ጥልፍ ያለው ነጭ የባህል ልብስ ነው. በጥቁር፣ ሰማያዊ እና ሌሎች ባለቀለም ክር የተሠራ ሥራ በልብሱ ላይ ይገኛል። ከሰማያዊ ክር የተሠራ የአንገት ጌጥ አለበት። ልብሱ ወገብ ላይ የታሰረ ሲሆን ረጅም እጅጌ አለው።

ቀይና ነጭ ጥለት ያለው የባህላዊ የሽመና ቅርጫትና ክዳኑ በግልጽ ይታያሉ። ቅርጫቱ የተራዘመ ቅርጽ ያለው ሲሆን፤ በላዩ በኩል የሐምራዊ ቀለም መስመር አለው። በዋናው አካል ላይ በዚግዛግ መንገድ ተሸምነው የመጡ ቀይ እና ነጭ ጌጦች ከታችኛው የቅርጫቱ ጫፍ ላይ ይገናኛሉ።

ጥቁር ልብስና ሱፍ የለበሱ በርካታ ሰዎች በክብ ስብሰባ ጠረጴዛ ዙሪያ ተቀምጠዋል። ጠረጴዛው በሰማያዊ ጨርቅ የተሸፈነ ሲሆን፣ ውሃ በጠርሙሶችና በመስታወቶች ተቀምጧል። ይህ ስብሰባ በምን ጉዳይ ላይ ትኩረት አድርጎ ሊሆን ይችላል?

ሰማዩ ከሁለት ተራሮችና ከሐይቁ በላይ በሰማያዊ ነፃነት ተዘርግቷል። ጥቅጥቅ ያሉ አረንጓዴ ዕፅዋት የተሸፈኑ ሁለት ነፃነት ያላቸው ደሴቶች በውኃው መካከል ይንሳፈፋሉ። ሐይቁ በሰፊው በነፃነት ሲንሳፈፍ በነፃነት ላይ ላዩ ላይ ትንንሽ ሞገዶች ይታያሉ።

ብዙ ጥቁር የቢራ ጠርሙሶች በማጓጓዣ ቀበቶ ላይ ተደርድረዋል። ጠርሙሶቹ ወርቃማ መክደኛዎች እና ጥቁር መለያዎች አሏቸው። በመለያዎቹ ላይ "ሃበሻ ቢራ" የሚል ጽሑፍ በወርቃማ ቀለም ጎልቶ ይታያል። ጠርሙሶቹ ወደ ርቀት ይዘልቃሉ።

ብዙ ሰዎች በተሰበሰቡበት ትልቅ አዳራሽ ውስጥ ያሳያል። አብዛኞቹ ሰዎች ጠረጴዛ ባለው ረድፍ ላይ ተቀምጠው ይታያሉ። ወንዶቹ መደበኛ ልብስ ለብሰዋል። አዳራሹ በትላልቅ መስኮቶችና በእንጨት ግድግዳዎች ያጌጠ ነው። ትዕይንቱ የምክር ቤት ስብሰባ ወይም ትልቅ ጉባዔ ይመስላል።

ቢጫ ማስክ የተቀባ ፊትና በነጭ ፎጣ የተጠቀለለ ፀጉር በቅርብ ቀርቧል። ከታች በኩል አረንጓዴው ጀርባ ላይ የቱርሜሪክ ዱቄት፣ ጥሬ ሥርና የብርጭቆ ወተት ተቀምጧል። የፊት ቆዳ እንክብካቤ የሚያመለክት ምስል ነው።

ትላልቅ ጠምዛዛ ቀንዶች ያሏቸው ሁለት ዋልያ ፍየሎች በሳርና ድንጋያማ ቦታ ላይ ይገኛሉ። ከፍየሎቹ አንዱ እየዘለለ አየር ላይ ሲሆን፣ ሁለተኛው ደግሞ ወደ ግራ ዞሮ ቆሟል።

ጥቁር ቆዳ ያለው የአብይ ፊት በቅርበት ተቀርጿል። ሰውየው ፈገግ ብሎ ጥርሱን ያሳያል፤ ጢም አለው፤ አይኖቹም ወደ ላይ ይመለከታሉ። በግራ በኩል በቢጫ ቀለም "መደመር" የሚል ትልቅ ጽሑፍና ከስር "አብይ አህመድ" የሚል የአማርኛ ጽሑፍ በነጭ ላይ አለ።

በአረንጓዴ የሳር ምንጣፍ እና የኋላ ዳራ የተዋበ የባሕላዊ ዝግጅት መድረክ ነው። በመሃል ላይ በቅርጫቶች የተቀመጡ ትልልቅ የነጭና ሮዝ አበቦች አሉ። በጉብታ የተሰሩ የዕንጨት መቀመጫዎች በሁለቱም ጎን ተደርድረዋል። ክራርና ባለብዙ ቀለም ሰፌዶች የኋላውን ግድግዳ አድምቀዋል።

ቡናማና ወፍራም ፀጉር ያለው ዳሲ በሁለት ግራጫ ዓለቶች መካከል ተቀምጧል። ጥቁር ዓይኖቹና አጭር ጆሮዎቹ ግልጽ ሆነው ይታያሉ። ከበስተጀርባ አረንጓዴ ተክሎች እና ቢጫ አበቦች አሉ። እንስሳው ድንጋይ ላይ ሆኖ ፀሐይ እየሞቀ ነው።

አምስት ሊትር የሚይዝ ሰማያዊ የፕላስቲክ ፈሳሽ ሳሙና ማስቀመጫ እቃ ነው። በላዩ ላይ "ላርጎ" የሚል የእንግሊዝኛ ስም እና "5 ሊትር" የሚል መለኪያ ተጽፏል። በሰማያዊ ዳራ ውስጥ ያለው ቢጫ ጽሁፍ በሳሙናው ማጠቢያ ኃይል ላይ ያተኩራል።

ከዓለት ተፈልፍሎ የተሰራ ቤተክርስቲያን ውጫዊ ክፍል ይታያል። ቀይና ቡናማ ድንጋያማ ግድግዳዎች ከሰማያዊ ሰማይ ጋር ይዋሃዳሉ። በግራ በኩል መስኮት ያለበት የህንፃ ክፍል አለ፤ በመሃል ደግሞ ጥልቀት ያለው ቦይ ይታያል። የእንጨት አጥር በሸለቆው ጠርዝ ላይ ተዘርግቷል።

አንድ ፋብሪካ ውስጥ፣ ሁለት ወንዶች አረንጓዴ ልብስ ለብሰው በጥቃቅን የአውሮፕላን ክፍሎች ላይ በትኩረት ይሰራሉ። ከኋላቸው፣ ሌላ ሠራተኛ ነጭ የላብራቶሪ ካፖርት ለብሶ በኮምፒዩተር ዴስክ ላይ ተቀምጧል። ግድግዳው ላይ ሁለት የአውሮፕላን ሥዕሎች ይታያሉ።

መምህሩ በክፍል መሃል ቆሞ በርካታ ተማሪዎችን ያስተምራል። ልጆቹ ሰማያዊና ነጭ የደንብ ልብስ ለብሰው ከፊት ለፊታቸው በተደረደሩ ጠረጴዛዎች ላይ ተቀምጠዋል። ብዙ ቦርሳዎች ከጠረጴዛዎቻቸው ጀርባ አሉ። የግድግዳው ክፍል በደማቅ ቀለም በተሠሩ የትምህርት ሥዕላዊ መግለጫዎች ያጌጠ ነው።

እጅግ ብዙ ነጭ እና ሐምራዊ ቀለም የተቀላቀለባቸው ሙሉ **ነጭ ሽንኩርቶች** በቅርብ ርቀት ተነስተው በካርቶን ሳጥን ውስጥ ተቆልለዋል። ከሳጥኑ የላይኛው ግራ ጥግ የዝርዝር መጠን መረጃ ተቀርጿል።

ጥቁር ቆዳ ያለው አንድ ሰው ጠቆር ያለ ቀለም ያለውን ፈሳሽ ብርጭቆ በቅርብ ርቀት እየጨመረ ነው። የብርጭቆው ውስጥ ግርጌ ጠቆር ያለ ቀለም አለው። የመጠጡ ስም ጠላ በመባል ይታወቃል።

ጥቁርና ነጭ ፎቶግራፍ ላይ አንድ ሯጭ ቀይ ማሊያ ለብሶ፣ ቁጥር “11” በነጭ ፊደላት ተጽፎበት ከፍ ብሎ ፈገግ ይላል። ሁለቱንም እጆቹን ወደ ላይ ከፍ አድርጓል። ከጀርባው ጥቁር፣ በድንጋይ የተገነባ የሚመስል ግድግዳ አለ፣ ይህም የድል አድራጊነትን ይገልጻል።

ደማቅ ቀለም ያላት ኤሊ በአፈር እና በደረቁ ቅጠሎች ላይ ወደፊት ቀጥ ብላ ትታያለች። ዛጎሏ ላይ ጥቁርና ቢጫ ቀለማት የተዋሀዱ ልዩ የኮከብ ቅርጽ ያላቸው ስዕሎች ይታያሉ። የኤሊዋ ጭንቅላትና እግሮች ከዛጎሏ ስር ወጥተው ቢጫ ቀለም አላቸው።

በነጭ ዳራ ላይ አረንጓዴ ቀለም ያለው የሞሪንጋ ምርት ማሸጊያ ሳጥን ይታያል። የሳጥኑ የፊት ክፍል አረንጓዴ ሲሆን፣ ከላይ በአማርኛ "ኢትዮ ሞሪንጋ" የሚል ጽሑፍ ተጽፏል። በክብ ቅርጽ ባለው ምልክት ውስጥ የዛፍ ቅጠሎች ሥዕል አለ።

ትልልቅ አረንጓዴ ቅጠሎች ባሉት ቅርንጫፎች ላይ ትላልቅ አረንጓዴ ፍሬዎች ተንጠልጥለው ይታያሉ። ፍሬዎቹ ቅርፊት ያላቸው እና ክብ ቅርጽ ያላቸው ሲሆኑ፤ በእርጥበት የተሞሉ ቅጠሎች ይሸፍኗቸዋል። ፍሬዎቹ አንዱ ከሌላው ጋር ቅርብ ሆነው በተፈጥሯዊ የዛፍ አካባቢ ውስጥ ይገኛሉ፤ ጥቂቶቹ ቅጠሎች ከፊት ቀርበው ይታያሉ።

ትኩር ብሎ የሚመለከት ወጣት ልጅ የጎን ገጽታው ቀርቧል። ልጁ ጥቁር እና ጥቅጥቅ ያለ ‘ሀይ-ቶፕ ፌድ’ የተባለ አቆራረጥ አለው፣ ፀጉሩም በጥንቃቄ ተስተካክሏል። አረንጓዴ ፖሎ ሸሚዝ ለብሷል።

በትምህርት ቤት ዩኒፎርም የለበሱ ብዙ ተማሪዎች፣ አንዳንዶቹም ጭንብል አድርገው፣ በውጪ ሜዳ ላይ ተሰብስበው ቆመዋል። እያንዳንዱ ተማሪ በሰነድ የተሸለመ ሲሆን፣ ሰርተፊኬቶቻቸውን ከፍ አድርገው በመያዝ ደስታቸውን ገልጸዋል።

በአስደሳች የሰማይ ብርሃን ስር ብዙ ምዕመናን ቤተክርስቲያን ፊት ለፊት ተሰብስበዋል። አብዛኞቹ በነጠላ ተጠቅልለው የሃይማኖታዊ በዓል ሥርዓት ይካፈላሉ። የጥምቀት ወይም ሌላ ትልቅ ሃይማኖታዊ በዓል ድባብ ነው።

አንድ መካከለኛ ዕድሜ ያለው ሰው ወደ ካሜራው እያየ ፈገግታ ያሳያል። አረንጓዴ፣ ጥቁርና ነጭ የተቀላቀለ ሸሚዝ እና ሰማያዊ የአዲዳስ ኮፍያ ለብሷል። አንገቱ ላይ ሁለት ትልልቅ መስቀሎች አድርጓል።

ይህ ዘመናዊ የፊት በር ከወለሉ እስከ ጣሪያ ድረስ ይደርሳል። በሩ ከእንጨት ሰንጣቂዎች የተሠራ ሲሆን፣ በመሃሉ ነጭ እብነበረድ ድንጋይ ገብቷል። የበሩ እጀታ የሌለበት የተጠማዘዘ ቅርጽ አለው። በሩ ግራጫ ሲሚንቶ ግድግዳ ውስጥ ተቀምጧል።

በክብ ቅርጽ የተገነባው የአፍሪካ ህብረት አዳራሽ በስተቀኝ በኩል ደግሞ የይሁዳ አንበሳ ሐውልት አለ። ከበስተጀርባ ረዣዥም ሕንፃዎች አሉ። ከፊት ለፊት ደግሞ የውኃ ገንዳና የድንጋይ መራመጃ መንገድ ነው።

የቁልፍ ማስቀመጫ የእንጨት ግድግዳ መደርደሪያ ያሳያል። መደርደሪያው የጨለመ ቡኒ ቀለም ያለው ሲሆን፤ ከላይ በትልቅ ፊደል "ቁልፎች" የሚል ጽሑፍ አለው። ከታች በተቀመጡ መንጠቆዎች ላይ ብዙ ቁልፎች በየቦታው ተሰቅለዋል።

በተለያዩ ቀለማት የተሰራ ክብ የባህላዊ ቅርጫት ወይም ሰፌድ ይህ ነው። በሰማያዊ፣ ቀይ፣ ጥቁርና ቢጫ አምላሽ ቅርጾች ተሠርቷል። መሃከሉ ነጭ ሲሆን፣ ጠረፉ ደግሞ በአረንጓዴ ክር ተከቧል። የባሕል እደ ጥበብና የዘመናዊ ንድፍ ውህደት ይነበባል።

በርካታ ወጣቶች በባህላዊ የኢትዮጵያ ነጭ አልባሳት ለብሰው ሜዳ ላይ ቆመዋል። ወንዶቹ ነጭ ልብስ ብቻ ሲለብሱ፣ ሴቶቹ በራሳቸው ላይ ሻሽና ደማቅ ቀለም ያላቸው ጥልፎችና ጌጣጌጦች አሏቸው። ከበስተጀርባ ከተማና ነጭ ድንኳኖች አሉ።

አንድ ትልቅ ቢጫ ተንቀሳቃሽ ክሬን የኮንክሪት ወለል ላይ ቆሟል። ተሽከርካሪው ብዙ ጎማዎች ያሉት ሲሆን፣ ካቢኔው የፊት ለፊቱ ብርጭቆዎች ትልቅ ናቸው። የክሬኑ የላይኛው ክፍል በረጅም ቢጫ መዋቅር እና ጥቁርና ቢጫ መንጠቆ አለው።

አንዲት ሴት በነጭ የሐበሻ ቀሚስ ለብሳ ከአንድ ምሰሶ ተደግፋ ቆማለች። ቀሚሱ በደረት፣ በቀበቶ፣ በእጅጌ እና በእግርጌ አካባቢ በቢጫ፣ ብርቱካናማና አረንጓዴ ቀለም የተጠለፉ ስፌቶች አሉት። ወርቃማ ጉትቻዎችና የአንገት ሀብል አድርጋለች።

መስታወት መሰል አይዝጌ ብረት የተሠራ የኤሌክትሪክ ማንቆርቆሪያ በጥቁር መሠረት ላይ ተቀምጧል። ጥቁር እጀታ፣ ቀይ የመብራት ምልክትና የኤሌክትሪክ ገመድ ይታያሉ። ከበስተጀርባ መጋረጃ እና የኃይል ቆጣቢ ምልክት አለ።

በአንድ ትልቅ ስብሰባ አዳራሽ ውስጥ፣ መነፅር ያደረጉ ሴትና ጥቁር ልብስ የለበሰ ወንድ ሰማያዊ ሽፋን ያለው ሰነድ አብረው ይዘዋል። ከፊት በስተግራ በኩል ጠቅላይ ሚኒስትር ዐቢይ አህመድ ፈገግታ ሲያሳዩ፣ ከጎናቸውም ሌላ ሰው አለ።

ብዙ ልጆች በአንድ ትልቅ ክፍል ውስጥ መሬት ላይ ተቀምጠዋል። ብዙዎቹ አረንጓዴና ነጭ የደንብ ልብስ ለብሰዋል፣ ጥቂቶቹ ደግሞ በቀይ እና ሰማያዊ ልብሶች ይታያሉ። ልጆቹ ምግብ እየበሉ ሲሆን፣ ብዙ ቀለም ያላቸው ሳህኖች በፊታቸው ተቀምጠዋል።

የመኪና መለዋወጫና ስቲከር የሚሸጥ ሱቅ ከመግቢያው ፊት ለፊት በቅርብ ቀርጿል። ብዙ የመኪና መለዋወጫዎችና የተለያዩ ጎማዎች በሱቁ ውስጥ ተደራጅተዋል። ሁለት ሰዎች በሱቁ መሃል ተቀምጠው የዕለት ተዕለት ሥራቸውን ይሠራሉ።

በተለያዩ ትኩስ ፍራፍሬዎች የተሞላ የገበያ መደርደሪያ ከላይ ይታያል። ሙዝ፣ ማንጎ፣ ዘንዶ ፍሬ፣ አናናስ፣ ብርቱካን እና ሌሎችንም ያጠቃልላል። ፍራፍሬዎቹ በቅርጫቶችና በትሪዎች ተደርድረው፣ ብሩህና ማራኪ ትዕይንት ይፈጥራሉ።

ሁለት ጥቁር የሳምሰንግ ቴሌቪዥን መቆጣጠሪያዎች ከላይ በመጠኑ ቀይ አዝራሮች ያሏቸው፣ ከእንጨት በተሠራ ወለል ላይ ጎን ለጎን ተቀምጠዋል። ሁለቱም የቁጥሮች፣ የድምጽ እና የሰርጥ መቆጣጠሪያ አዝራሮች አሏቸው፤ በቀኝ በኩል ያለው ደግሞ ለኔትፍሊክስ እና ለሌሎች አገልግሎቶች መቆጣጠሪያ አለው።

ኢትዮጵያዊቷ አትሌት ወርቅ ሜዳሊያ በአንገቷ ላይ አንጠልጥላ ፈገግታ በተሞላበት ስሜት ቀርባለች። አረንጓዴ፣ ቢጫና ቀይ ያለበትን የስፖርት ጃኬት ለብሳ ትንሽ የወርቅ ጉትቻ አድርጋለች። አንገቷ ላይ በቀይ ማሰሪያ የተንጠለጠለው ሜዳሊያ የወርቅ ነው።

በጠዋት ፀሐይ ላይ ከድንጋይ ጠርዝ ዳር ያለው የእግረኛ መንገድ በቆሻሻና በቅጠሎች ተሞልቷል። ወደ ፊት የሚያመራው የአስፋልት መንገድ ባዶ ሲሆን፤ በቀኝ በኩል ደግሞ ከፊል የሚታይ ሰማያዊ ሚኒባስ ቆሟል። ከጎን የቆሙ አረንጓዴ ዛፎች እና ቁጥቋጦዎች ይስተዋላሉ።

ብፁዕ ወቅዱስ ፓትርያርክ አቡነማትያስ በካህናት እና በመንግስት ባለስልጣናት ታጅበው ለሚዲያ መግለጫ እየሰጡ ነው። ብፁዕነታቸው በጥቁር ልብስና በጢም ቆብ አጊጠዋል። ማይክራፎኖች ከፊት ለፊታቸው ተሰክተዋል። በዙሪያቸው ያሉ ግለሰቦች የፊት ጭንብል አጥልቀዋል፣ እንዲሁም ቄስ የሚመስል ልብስ የለበሰ ሰው ጃንጥላ ይዞ ቆሟል።

ቢጫ ቀለም ያለው የኔስሌ ኒዶ ሙሉ ቅባት ወተት ዱቄት ቆርቆሮ ነው። የታሸገው ምርት በቪታሚንና በካልሲየም የበለፀገ ሲሆን፣ ክብደቱ ዘጠኝ መቶ ግራም ነው። ከታች ባለው ሥዕል ላይ ወተት ወደ ብርጭቆ ሲፈስ ይታያል።

ብዙ የትምህርት ቤት ተማሪዎች ቢጫ መሬት ባለው ሰፋ ያለ ቦታ ዙሪያ ቆመዋል። አንድ ወጣት ልጅ ቀይ አጭር ልብስና ነጭ ቲሸርት ለብሶ ኳስ እየመታ ነው፣ አንድ ትልቅ ሰው በስተቀኝ ቆሞ ወደ ኳሱ ይመለከታል።

የጥቁር ቡና በከፍተኛ ፍሰት እየተንቆረቆረ በብርቱካናማ ጠርዝ ባለው ጽዋ ውስጥ ይገባል። ጽዋው በአበባ ያጌጠ ሳህን ላይ የተቀመጠ ሲሆን፣ የቡናው ገጽታ በብዙ አረፋ ተሸፍኗል። ከበስተጀርባ በከሰል ፍም ጭስ የሚወጣበት ሰማያዊ ጥንታዊ ዕጣን ማጨሻ አለ።

ጥቁር አረንጓዴ ቅጠሎች ባሉት ተክል ላይ፣ አራት ነጭ አበባዎች ተከፍተዋል። ብዙ ክብ ቅርጽ ያላቸው ያልበሰሉ ነጭ እና ቀላል አረንጓዴ ፍሬዎች በቅጠሎቹ መካከል አሉ። የቅጠሎቹ ጀርባ ደብዛዛ በሆነ ግራጫ መሬት ላይ ተንጸባርቋል።

ጥቁር ቆዳማ እጆች በእንጨት መቁረጫ ሰሌዳ ላይ ከመጋገሪያዎችና አይብ ጋር የተዘጋጀ ትልቅ የዶሮ በርገር ይዘዋል። በሰሌዳው ላይ የተቆራረጡ ጥብሶች እንዲሁም ለሰስ ያሉ የቅቤና የቲማቲም ስልስ አለ።

በአንገት ላይ የተንጠለጠለ ወርቃማ ቀለም ያለው ባለ ሁለት ተርታ የአንገት ጌጥ ይታያል። የላይኛው ተርታ ቀላል የቅጠል ቅርጽ ያለው ጌጥ ሲይዝ፤ የታችኛው ተርታ ደግሞ ከቅጠሉ ጌጥ በታች ጥቃቅን ነጭ ዕንቁዎች ተንጠልጥለውበታል።

ከእንጨት የተሠራ ወለል ያለው ባህላዊ የእንግዳ መቀበያ አዳራሽ በዝቅተኛ ብርሃን ደምቋል። ክፍሉ ከቆዳና ከሽቦ ስራ የተሠሩ መቀመጫዎችና ጠረጴዛዎች አሉት። ግድግዳዎቹ በስዕሎችና በስነ ጥበብ ስራዎች ያጌጡ ናቸው፣ በስተግራ በኩል ባር አለ።

በሳርና አፈር መካከል የሚገኝ አንድ ትልቅ ኤሊ ቀጥታ ወደፊት ይመለከታል። ሼሉ ጥቁር ቡኒ ቀለም ያለው ሲሆን በላዩ ላይ ልዩ ልዩ ክብ ቅርጽ ያላቸው ምልክቶች አሉ። ጭንቅላቱና እግሮቹ የድንጋይ መሳይ ገጽታ አላቸው። ጥርሶች ያሉት አፉ በትንሹ ክፍት ነው።

ረዥም ባለ ብዙ ፎቅ ህንጻ የናሪ ሆቴል መግቢያ ሲሆን፣ ፊት ለፊት አጥር ላይ የእንግሊዝኛና የአማርኛ ስሞች ተጽፈዋል። ከህንጻው በረንዳዎች ላይ “ስራ ጀምረናል” የሚሉ ጽሑፎች ይታያሉ፤ ውጭም የተለያዩ ባንዲራዎችና መኪና ቆሟል።

አንዲት ሴት አጭር የተጠቀለለ ቀይ ፀጉርና ፈካ ያለ ሰማያዊ ኮት ለብሳለች። ከጥቁር ሸሚዝ ላይ ትሸርት ላይ ሃብል አድርጋለች፣ ከበስተጀርባ የኢትዮጵያ አረንጓዴ፣ ቢጫና ሰማያዊ ባንዲራ በግማሽ ይታያል። ሴትየዋ ቀጥ ብላ ፊት ለፊት ትመለከታለች።

ቀላ ያለ 'ethiopian' የሚል ጽሑፍ ያለበት ነጭ አውሮፕላን በሰማያዊ ሰማይ ላይ እየበረረ ነው። የጅራቱ ክንፍ በአረንጓዴ፣ ቢጫና ቀይ የኢትዮጵያ ባንዲራ ቀለም ያሸበረቀ ነው።

በደረቅና በረሃማ ሜዳ ላይ ብዙ ሰዎች ተሰባስበው ተቀምጠዋል። አንዳንድ ግለሰቦች ራሳቸውን በጥላ ለመጠለል በጨርቅ ሸፍነዋል። አንደኛው ሰው ደግሞ ከፊት ለፊት መሬት ላይ ተዘርሯል።

ትላልቅና ዘመናዊ ሕንፃዎች የተሞሉባት ከተማ ከከፍታ ቦታ ትታያለች። ሰማይ ጠቀስ ሕንፃዎች በተለይ ጎልተው ይታያሉ። ከመሀል በሚያልፍ ሰፊ መንገድ ላይ ተሽከርካሪዎች ይጓዛሉ። የከተማው አካባቢ እስከ ሩቅ ተራሮች ድረስ ይዘልቃል።

የተለያዩ የንግድ ተቋማትና ምግብ ቤቶች ባሉበት ሕንፃ ላይ ቀይና ነጭ ሰንሰለቶች ተንጠልጥለዋል። ማዕከላዊው ክፍል ላይ እንኮይ ካፌና ሬስቶራንት የሚል ትልቅ ጽሑፍ ይገኛል። በአካባቢው የንግድ ሱቆችና የጥርስ ሕክምና ክሊኒክ አሉ።

በንጹህ ነጭ ዳራ ላይ ሁለት የሚያብረቀርቁ ጥቁር ቡኒ የቆዳ የወንዶች ጫማዎች ይታያሉ። አንድ ጫማ ሙሉ በሙሉ ወደፊት የሚመለከት ሲሆን ሌላኛው ደግሞ ተገልብጦ ጥቁር ሶሉን ያሳያል። ጫማዎቹ በጠርዝ ላይ ጥብቅ በሆነ ስፌትና ጥልፍ ያሉበት ነው።

ባለ ብዙ ፎቅ ክብ ቅርጽ ያለው የንግድ ህንጻ በሰፊ መስኮቶች እና ግልጽ በሆኑ በሮች የተገነባ ነው። መካከለኛው በደማቅ ቀይ ፊደላት የተቀረጸ ትልቅ ጽሑፍ ይዟል። ከህንጻው ፊት ለፊት የእግረኛ መተላለፊያ ላይ ጥቂት ሰዎች ይሄዳሉ።

የኢትዮጵያ ገበያ አከባቢ በአጭር ርቀት ቀርጿል። አንዲት ሴት መሬት ላይ ተቀምጣ ፍራፍሬ ትሸጣለች፤ በዙሪያዋ ቀይና ብርቱካናማ ቲማቲሞች አሉ። ከበስተጀርባ ሌሎች ሰዎች ተሰባስበው የየራሳቸውን ንግድ ይከውናሉ።

ነጭ ተንቀሳቃሽ ሞደም ሲሆን ከላይ “ኢትዮ ቴሌኮም” የሚል ጽሑፍ አለበት። መሳሪያው መሃል ላይ ጥቁር ስክሪን እና ከታች የኃይል ማብሪያ/ማጥፊያ ቁልፍ አለው። በስተቀኝ በኩል በአቀባዊ "HUAWEI" ተብሎ ተጽፏል። የበይነመረብ ግንኙነት ለመፍጠር የሚያገለግል ነው።

የመጽሐፍ ወይም የመጽሔት ሽፋን ሲሆን፣ በላዩ ላይ በትላልቅ ፊደላት “ጠርዝ ላይ” የሚል ርዕስ በአማርኛ ተጽፏል። በሽፋኑ መሃል የኢትዮጵያ ካርታ በቡናማ ቀለም ተሥሎ ሲታይ፣ የታችኛው ክፍል ጥቁር በሆኑ በርካታ የእጅ ምስሎች ተሸፍኗል።

ጥቁር ፂም ያለውና መነጽር ያደረገ ሰው ቡናማ ጃኬት እና ሰማያዊ ሸሚዝ ለብሶ ተቀምጧል። ሰውዬው ወደ ቀኝ አቅጣጫ ሲመለከት፣ መብራት ያለው ቡናማ ቀለም ያለው የመስታወት ማስቀመጫ ከጎኑ በግራ በኩል ተቀምጧል።

ትልቅ አረንጓዴ የአትክልት እርሻ በቅርብ ርቀት ነው። ከእርሻው ባሻገር በርካታ ቢጫና ቡኒ ቀለም ያላቸው የአፓርታማ ሕንፃዎች አሉ። የግንባታዎቹ አካባቢዎች በዛፎች ተሸፍነዋል። ሰማዩ ደብዛዛ ብርሃን አለው።

ነጭ የኤር ኮንዲሽነር መሣሪያ ከቢጫ ግድግዳና ከነጭ ጣሪያ ሥር ተሰቅሏል። መሣሪያው በአግድም የተቀመጠ ሲሆን፤ መውጫው ክፍል በጥቂቱ ተከፍቷል። የማብሪያ/ማጥፊያ እና ኢንቨርተር አመልካቾች በቀኝ በኩል ይታያሉ።

ብርቱካናማ ቢጫ ቀለም ያለው ፈሳሽ(ጠጅ) በሁለት የተለያየ ቅርጽ ባላቸው የመስታወት ዕቃዎች ውስጥ ይቀመጣል። በስተግራ በኩል ረዥም እና ቀጭን የሆነ የማዕድ ጠርሙስ ሙሉ በሙሉ በፈሳሹ ተሞልቷል። በስተቀኝ በኩል ደግሞ አጭር አንገትና ክብ ታች ያለው ጠርሙስ ተመሳሳይ ፈሳሽ ይዟል።

ጥቁር መረብ ያለው ዘመናዊ የቢሮ ወንበር ብርማ እግሮች ያሉት ሲሆን፣ በማዕከላዊ ቦታ ላይ ተቀምጧል። ከበስተቀኝ በኩል በሚታየው ነጭ ጠረጴዛ ላይ ደብተር፣ ላፕቶፕ፣ የጠረጴዛ መብራት እና ትንሽ ሰዓት ተቀምጠዋል። ወለሉ ግራጫማ ሲሆን፣ ትልቅ መስኮት ብርሃን ይሰጣል።

ወጣት ሴት ቀይማ የሆነ ቁጥቋጦ ጸጉሯን ከፍ አድርጋ ስትይዝ በቅርብ ተቀርጻ ታይታለች። እሷም በአንገትጌው ላይ የአበባ ዲዛይን ያለበት ነጭ ልብስ ለብሳለች፤ ክብ ወርቃማ ጉትቻዎች ከአንገቷ ላይ ተንጠልጥለዋል።

ትላልቅ የማምረቻ ማሽኖች በአንድ ረዥም የጨርቃ ጨርቅ ፋብሪካ ውስጥ ተሰልፈው ይታያሉ። እያንዳንዱ ማሽን ነጭ ክሮች ወይም የጨርቅ ጥቅልሎችን ወደ ጎን በመዘርጋት በቀጥታ ይሰራል፤ ክሩም በሮለሮች ውስጥ ያልፋል። በስተጀርባ ትልልቅ አራት ማዕዘን ቅርጽ ያላቸው መስኮቶች በብርሃን ክፍሉን ሞልተው ይታያሉ።

በዙሪያው ባሉ አረንጓዴ ቅጠሎች መሃል ደማቅ ሐምራዊ ቀለም ያለው ትልቅ አበባ ያብባል። የአበባው ውስጠኛው ክፍል ጥቁር ወይንጠጅ ቀለም አለው። በአበባው እና በቅጠሎቹ ላይ የፀሐይ ብርሃን በግልጽ ይወርዳል።

የኢትዮ ቴሌኮም እና ቴሌብር አርማዎች በላዩ ላይ የተቀመጡበት አረንጓዴ የማስታወቂያ ምስል ነው። ሁለት ሰዎች እየሮጡ የሚያሳይ ቢጫና ነጭ ምስል ይታያል። ከጎን የሞባይል ስልክ ስክሪን መተግበሪያ ይታያል፤ የርቀትና የቀን መረጃዎች ከታች ተቀምጠዋል።

ከላይ በኩል የተቀረጸው የጎንደር ፋሲለደስ ግቢ በረዥሙ የሳር ሜዳ ላይ ይታያል። ትልቁ ግንብ በአብዛኛው በግራጫና ቡናማ ድንጋዮች የተገነባ ሲሆን፤ በዛፎች እና በሌሎች የሕንፃዎች ፍርስራሾች የተከበበ ነው።

ጥቅጥቅ ያሉ የባሕር ዛፍ ቁጥቋጦዎች በጠራራና በሰማያዊ ሰማይ ስር ይገኛሉ። የዛፎቹ ቅጠሎች ሰማያዊና አረንጓዴ ቀለም አላቸው። ዛፎቹ በቡናማ አፈር ላይ ያደጉ ሲሆን፣ ከሩቅ የሚታየው መልክዓ ምድር በአግድም የተዘረጋ ጫካ አለው።

በጥቁር ዳራ ላይ የሚገኝ ትልቅ የብረት የእጅ መስቀል ቀጥ ብሎ ቆሟል። በመስቀሉ አናት ክፍል የእመቤታችንና የክርስቶስ ህጻን ምስል በውል ተሳልፏል። የመስቀሉ እጀታ በቅርጽ በተሠሩ የአልማዝ ቅርጾች ያጌጠ ነው።

ነጭ ካፖርትና የጎማ ጓንት የለበሱ ሁለት ሰዎች የአንድን ሰው ትከሻ አካባቢ ይዳብሳሉ። ሰውየው በብር ሰንሰለት ያጌጠ አንገት ያለው ነው፣ ትከሻው ላይ ዘይት የመሰለ ፈሳሽ አለው። የሕክምና እርዳታ እየተደረገለት ነው።

ትልቅ የአፍሮ ፀጉር ያላት ትንሽ ሴት ልጅ የጎን ገጽታ ይታያል። በፀጉሯ ላይ ቡናማ የአበባ ክሊፕ አድርጋለች። ልጅቷ ፈገግ ስትል ነጭ ዕንቁ የአንገት ሐብል ለብሳለች።

በፓርላማ ወይም በታላቅ የስብሰባ አዳራሽ ውስጥ አባላት በተስተካከሉ ወንበሮች ላይ ተቀምጠዋል። ወንበሮቹ ከእንጨት የተሰሩ ጠረጴዛዎች ያሏቸው ሲሆን ወለሉ ሰማያዊ ምንጣፍ ለብሷል። ስብሰባው በጋዜጠኞችና በካሜራዎች እየተመዘገበ ሲሆን የአዳራሹ ግድግዳዎች ብርቱካናማ ቀለም አላቸው።

ረዣዥም ቀንዶች ያሉት አምስት ከብቶች በሳር ክምር ላይ ቆመው ሳር ይበላሉ። ከብቶቹ ነጭ እና ግራጫማ ቀለም አላቸው። ከበስተጀርባ፣ ቀይ ሻሽ ያደረገ አንድ ሰው በደበዘዘ ብርሃን ውስጥ ከከብቶቹ በስተኋላ በኩል ይታያል።

አንድ ወጣት በጎዳና ላይ ተጭነው የተደረደሩ ከሰል የያዙ ከረጢቶችን በጋሪ እየገፋ ነው። ጥቁር ሱሪና ግራጫ ጃኬት የለበሰው ወጣት በጠንካራ ሁኔታ ጋሪውን ይገፋል። ከበስተጀርባ ትልቅ ነጭ የጭነት መኪና እና በዛፍ የተከበበ መንገድ ይታያል።

ባህላዊ የሳር ክዳን ቤት አቅራቢያ አንዲት ሴት በድብን እና ወቀጣ በመጠቀም እህል ትፈጫለች። መሬት ላይ በእንጨት ሳህን ውስጥ ቀይ እህል ተዘርግቷል። ዙሪያው ደረቅ እፅዋትና የእንጨት ክምር ይታያል።

በዚህ ሰፊ ምስል ላይ ሰባት ቢጫና ሰማያዊ ቀለም የተቀቡ የግብርና አውሮፕላኖች ተሰልፈው በመንገድ ላይ ይገኛሉ። የአውሮፕላኑ መቆሚያ በግራና ነጭ መስመሮች የተሳለ ሲሆን፣ በቀኝ በኩል "የን52" የሚል ትልቅ የጽሑፍ ምልክት አለ። ሰማዩ ሰማያዊና ጥርት ያለ ነው።

በጥቁርና ነጭ የተቀረጸው ይህ ምስል ብዙ ነጭ ኖራዎችን በካርቶን ሳጥን ውስጥ ተከማችተዋል። ኖራዎቹ ክብ ቅርጽ ያላቸው ሲሆን፣ አንዳንዶቹ ጎንበስ ብለው አንዳንዶቹ ደግሞ ቀጥ ብለው ሳጥኑን ሞልተዋል።

ከእንጨት የተሰራ ትልቅ የሆቴል መስተንግዶ ጠረጴዛ፣ የጠረጴዛው መሀል ላይ የግሎባል ሆቴል አርማ በሰማያዊና ብርቱካናማ ቀለም ተቀርጿል። በጠረጴዛው ላይ የሚያማምሩ የአበባ ዝግጅቶች እና በብርጭቆ የተሸፈነ የመቀበያ ቦታ ይታያሉ። ከላይ “እንግዳ መቀበያ” የሚል ጽሑፍ አለ።

ባለ ሶስት ፎቅ ቡናማ ቀለም ያለው ቤት ከፊት ሆኖ ይታያል። እያንዳንዱ ፎቅ ክብ ቅርጽ ያላቸው በብረት ታጥሮ የቆመ በረንዳ ያለው ሲሆን፤ የመስኮቶቹ ብርጭቆዎች አረንጓዴ ቀለም አላቸው። ከታች ቁጥቋጦዎች እና የተወሰነ የመኪና ክፍል ይታያሉ።

በአንድ ነጭ ሰሃን ላይ ትኩስ የበሬ ሥጋ ጥብስ (ጥብስ) በአንዲት ሙሉ እንጀራ ላይ ተዘርግቷል። ሥጋው በአረንጓዴ ቃሪያና ቀይ ሽንኩርት የተደባለቀ ሲሆን፣ የተጠቀለሉ የኢንጀራ ጥቅልሎች በዙሪያው ተቀምጠዋል። በጎን በኩል በርበሬና ሚጥሚጣ ይገኛል።

ኢትዮጵያዊት ሴት አርሶ አደር እህል በወንፊት ስትያዝ በደስታ ፈገግ ብላለች። ባህላዊ ልብስና መስቀል አንገቷ ላይ አድርጋ ለብሳለች። ከኋላ በኩል የተራራማ መልክዓ ምድርና ዛፎች ይታያሉ። ሴትየዋ እህል ለማበጠርና ለማንጻት በመሬት ላይ ተቀምጣ ትሰራለች።

በአንድ ትልቅ የብረት ፋብሪካ ህንጻ ውስጥ፣ በርካታ ሠራተኞች የማገዶ እንጨት በማሽኖች ላይ እያስተላለፉ ነው። መካከለኛ ላይ አንድ ወጣት ሠራተኛ ቆሞ እንጨቶችን እየገፋ ሲሆን፣ ከሱ ጀርባ ሌላ ሠራተኛ ማሽኑን ይከታተላል።

በጥቁር ዳራ ላይ የኢትዮጵያ ስታትስቲክስ አገልግሎት አርማ ይገኛል። አርማው በሰማያዊ፣ በአረንጓዴና በቡኒ ቀለማት የተጠላለፉ መስመሮችን የያዘ ክብ ምልክት ነው። በክቡ ዙሪያ በአማርኛ "የኢትዮጵያ ስታትስቲክስ አገልግሎት" እና በእንግሊዝኛ ተጽፏል። ቀለማቱ የእድገትና የመረጃ ፍሰትን ያመለክታሉ።

አንድ ነጭ ዳራ ፊት ለፊት፣ ስምንት የመስታወት ጠርሙሶች ተሰልፈው ቀርበዋል። ጠርሙሶቹ ቡናማ ወይም ቀይ የመሰለ ፈሳሽ ይዘዋል። በተለያዩ ምስሎች ላይ ጠርሙሶች በጥቁር መክደኛ፣ በቡሽ ወይም ያለ መክደኛ ተቀምጠዋል። ጠርሙሶቹ የተለያዩ መጠኖች አሏቸው።

መካከለኛ ዕድሜ ላይ ያለ ነጭ ፀጉር እና ጢም ያለው ሰው ጥቁር ጃኬት ለብሷል። ከጀርባው የኢራን ሪፐብሊክ ባንዲራ በደበዘዘ መልኩ አለ። ሰውዬው ወደ ቀኝ ትኩር ብሎ እየተመለከተ ሲሆን፣ ወንበሩ ላይ ተቀምጧል።

ገለባ የተጎነጎነ ክብ ጎጆ ቤት ከፊት ለፊት ሁለት ሰዎች ቆመዋል። አንደኛው ሰው በጎጆው ደጃፍ ላይ ተቀምጧል። ሰውየው በብዙ ዶቃ የተሰራ የአንገት ጌጥ አድርጓል። ሌላኛው ወንድ ከፊት ለፊት ቆሟል፣ የአንገት ጌጥና አጭር ቁምጣ ለብሷል።

ረዥም አንገት ያለው ወፍ ጥቅጥቅ ባለው ረዥም ሣር ውስጥ ቆሟል። የወፏ ራስና አንገት ቀይ ቡናማ ሲሆን፤ ሰውነቱ ግን ጥቁር ግራጫ ነው። ወፏ ዙሪያውን በፀሐይ ብርሃን በተመታ ቢጫማ አረንጓዴ ሣር ተከቧል።

በሸካራና በሳር የተሸፈነ መሬት ላይ ሁለት ትናንሽ የገጠር ቤቶች ይገኛሉ። በግራ በኩል፣ በጭቃ የተሠራ፣ ጠቆር ያለ ጣሪያ ያለው ቤት ሲቀመጥ፣ በቀኝ በኩል ደግሞ ቀለል ያለ ሰማያዊ ቀለም የተቀባና የቆርቆሮ ጣሪያ ያለው ቤት አሉ።

በጥቅጥቅ አረንጓዴ ቅጠሎችና ቅርንጫፎች መካከል በርካታ ነጭ አበባዎች አሉ። አበቦቹ አምስት ቅጠሎችና ቢጫ መሃል አላቸው። የቅጠሎቹ ገጽታ በፀሐይ ብርሃን በደንብ ያበራል። የአበባዎቹ መኖር የአካባቢው ተፈጥሮአዊ ውበትና የእፅዋት ብዛት ያሳያል። እነዚህ አበቦች የሮዝ ዝርያ ይመስላሉ።

ረዥም ጥቁር ሹሩባ የሰራች ወጣት ሴት ወደ ታች እያየች ትገኛለች። እጆቿን ተጠቅማ ጥቂት የሹሩባ ዘለላዎችን ይዛለች፤ ጣቶቿም ቀይ ጥፍር አላቸው። ነጭ እጀጠባብ የሌለው ቲሸርትና ጥቁር ጃኬት ለብሳለች፤ በአንገቷ ላይም ወርቃማ የአንገት ጌጥ ይታያል።

በርካታ የሚያብረቀርቁ ጥቁር ሐምራዊ ቀለም ያላቸው የእንቁላል ፍሬዎች (ባሚያ) በቅርበት ተቀምጠዋል። ፍሬዎቹ በሳጥን ውስጥ በነጭ ጋዜጣ ተጠቅልለው ይታያሉ። የእንቁላል ፍሬዎቹ ትልቅ እና ደማቅ ናቸው።

ሁለት ወንዶች ሰማያዊ ልብሶችን ለብሰው በወርቅ በተሠሩ ውብ ወንበሮች ላይ ፊት ለፊት ተቀምጠዋል። በመካከላቸው የአበባ ጌጣጌጥ ያለበት ትንሽ ጠረጴዛ አለ። ከኋላ የአንድ አገር ሰንደቅ ዓላማና ካርታ ተሰቅለዋል።

ወይንጠጅ ቀለም ያለው ባለ ተቀናጣሪ ልብስ የለበሰች ሴት ሙዚቀኛ ፊት ለፊት ተቀርጻ ፈገግ ትላለች። ጸጉሯ ቀይማ ቡኒ ቀለም አለው። ቀኝ እጇን አገጯ ላይ ደግፋለች፤ ደማቅ ቀይ ከንፈር ቀለምና የአንገት ጌጥ አድርጋለች።

ጥቁር ሰማያዊ መኪና ፊት ለፊት በሮዝ ጌጣጌጦች እና በአሻንጉሊቶች ተሽቆጥቁጧል። የመኪናው ኮፈን ላይ ብዙ የኪቲ አሻንጉሊቶች በልብ ቅርጽ ተሰብስበው፣ እንዲሁም ትልልቅ የሮዝ ጥብጣቦች እና ቱል ጨርቆች ተጨምረዋል።

ብዙ ጥቅጥቅ ያሉ አረንጓዴ ቅጠሎችና በርካታ እንኰዮች ያፈሩ የፍራፍሬ ዛፎች በአግድም አኳኋን ተራግፈዋል። ፍሬዎቹ አረንጓዴና ትንሽ ቢጫ ቀለም ያላቸው ሲሆኑ፤ በዛፉ ቅርንጫፎች ውስጥ ተንጠልጥለው ይታያሉ። ።

ቡናማ ላባ ያላት ዶሮ በደረቅ የሳር ጎጆ ውስጥ በእንቁላሎቿ ላይ ተቀምጣለች። የዶሮዋ ቀይ የራስ ላባና ጉንጭላ ወደ ቀኝ ጎን ዞረው በግልጽ ይታያሉ። ከበስተጀርባ የቀርከሃ እንጨቶች አሉ።

የአንድ ሰው እግር የላይኛው ክፍል ይታያል። ከእግር ጣቶች በታች በኩል ደግሞ ቀይ ደም የተቀላቀለ ፈሳሽ የያዘ ትንሽ ግልጽ የጽዋ ቅርጽ ያለው ዕቃ ተለጥፎአል። ሁለት ነጭ ጓንት የለበሱ እጆች ደግሞ ይህንን ዕቃ ለማንሳት እየተዘጋጁ ነው።

አንዲት ሴት በነጭ ሻሽ ተጠቅልላ፣ ቢጫ እና ቀይ ቀለም በተቀባ ግድግዳ ስር ተቀምጣለች። ግድግዳው የቆየ መልክ አለው፣ በላዩ ላይ የአረንጓዴ ቅጠል ቅርንጫፎች ተንጠልጥለዋል። ከሴትየዋ አጠገብ ሁለት ሰማያዊ ባልዲዎች እና አንድ ጥቁር ድስት አሉ።

የሃይማኖት በዓል ሲከበር በነጭ ልብስ የለበሱ ሰዎች ቀይ ምንጣፍ ላይ ተሰልፈው የሃይማኖት መሣሪያዎችን ይነፋሉ፤ ሌሎችም ነጭና ባለቀለም ጃንጥላ ይዘው በጎን ቆመዋል። በስተጀርባ ብዙ ሕዝብ ተሰብስቧል።

ከድንጋይ ተፈልፍለው የተሰሩ ሁለት አራት ማዕዘን መስኮቶች ከቀይ ቡናማ ግድግዳ ላይ ጎን ለጎን ይታያሉ። መስኮቶቹ በጥሩ ሁኔታ በተቀረጹ ዝርዝሮች ያጌጡ ናቸው፣ ከላይ ደግሞ የተቀረጹ የመስቀል ቅርጾች አሉ። መስኮቶቹ በውስጣቸው የብረት ፍሬሞች አላቸው።

ረጅም ፀጉር ያላት አንዲት ሴት ባህላዊ ነጭ የኢትዮጵያ ልብስ ለብሳ በሰዎች ፊት ለፊት ትመላለሳለች። ልብሱ ሰማያዊ እና ሮዝ ቀለም ያላቸው ጥልፎች አሉት፤ ብዙ ተመልካቾች በውጪ ባለው ዝግጅት ላይ ቆመው ይመለከታሉ።

ሰማያዊ የሚመስል ቀለም ያለው ሀይቅ እና ከሀይቁ ውስጥ በአረንጓዴ ዛፎች የተከበበ ደሴት ተመላክቷል። ይህም የተፈጥሮ ስጦታ ለእይታ ውብ እና ማራኪ ገፅታን ይዟል።

ሰማያዊ ቀለም ያለው የእግር ኳስ ኳስ በነጭ ጀርባ ላይ ጎልቶ ይታያል። ኳሱ በተጋጠሙ ባለ አምስት እና ባለ ስድስት ማዕዘን ቁርጥራጮች የተሰራ ሲሆን፤ በመሃል ላይ ትንሽ አንጸባራቂ ብርሃን ይታያል።

ሰፊና ብሩህ የኮምፒውተር ክፍል ይታያል። ከግድግዳዎቹ ጋር በተደረደሩ ረዣዥም ጠረጴዛዎች ላይ በርካታ ኮምፒውተሮች እና ጥቁር ወንበሮች ተቀምጠዋል። በክፍሉ መሃል ላይ አንድ ሰው ብቻ ኮምፒውተር ሲጠቀም ይታያል። ግድግዳዎቹ ነጭ ሲሆኑ፣ ከጣሪያው ላይ ደግሞ የእንጨት መስመሮች አሉ።

በዓለት ውስጥ የተቀረጸ የቤተክርስቲያን ክፍል ይታያል። ቡናማ-ቀይ ግድግዳ እና የተጠረቡ በሮች አሉት። በላይኛው ክፍል በቅስት የተሠሩ ሁለት መስኮቶች ሲኖሩ አንደኛው ደውል ተሰቅሎበታል። ወደ መግቢያው የሚያመሩ የተቀረጹ ደረጃዎችም ይገኛሉ።

አንድ ሰላማዊ መናፈሻ በአረንጓዴ ኮረብታዎችና ተራሮች ፊት ለፊት ይታያል። መካከለኛ ስፋት ያለው ኩሬ አለ፤ በውስጡም ምንጭ ይረጫል። በኩሬው ዙሪያ አረንጓዴ የሣር መሬት አለ፤ ጠርዙም በድንጋይና በእንጨት ፍሬም ተሰርቷል።

በነጭ ግድግዳ እና በሴራሚክ ወለል ላይ ሁለት ትላልቅ ብርቱካናማ የፕላስቲክ ጀሪካኖች ተቀምጠዋል። እያንዳንዳቸው ለመያዣ የሚሆን እጀታ እና መክደኛ አላቸው። ከበስተጀርባው ሌላ ቢጫ ቀለም ያለው ትልቅ ፕላስቲክ ኮንቴይነር ደብዝዞ ይታያል።

የስፖርት ዕቃዎች መደብር ሲሆን የቴኒስ፣ የራኬት ስፖርቶች፣ እና የእግር ኳስ ኳሶችን ጨምሮ የተለያዩ ጫማዎች፣ ራኬቶች እና መለዋወጫዎች በብዛት ተደርድረው ይገኛሉ።

በአረንጓዴ ክብ አርማ መሃል ጥቁር የዋልያ ምስል፣ አረንጓዴ ተክልና ሁለት እጆች ተቀርጸዋል። እጆቹ ከሰማያዊ ውሃ በታች ሆነው ተክሉንና እንስሳውን ያቅፋሉ። አርማው አካባቢ ጥበቃን ይወክላል።

አንድ ወጣት ነጭ ባህላዊ ልብስ ለብሶ፣ እጆቹን ወደ ላይ አንስቶ ቆሟል። ነጭ ሸሚዙ በአንገቱ እና በእጅጌው ላይ አረንጓዴ፣ ቢጫና ቀይ ጌጥ አለው፤ ወገቡም ብርቱካናማ ቀበቶ ታጥቋል። ከጀርባው ከፍ ያሉና ጫፎቻቸው የተሳሉ ተራሮች ይገኛሉ።

አንዲት ሴት በፀሐያማ ቀን የእርሻ መሬት ላይ ተንበርክካለች። ሰማያዊ ልብስና ጥቁር ኮፍያ የለበሰችው ሴት አዲስ የበቀለውን በቆሎ በእጆቿ ትዳስሳለች። በቆሎው የተተከለው በተስተካከለ ረድፍ በደረቅና በቡናማ አፈር ላይ ነው።

አራት የተለያዩ የእንጨት ማብሰያ መሳሪያዎች ተደርድረዋል። ለምግብ ዝግጅት የሚያገለግሉ ሲሆን ትላልቅ ማንኪያዎችና ስፓታላዎች ይገኙበታል። ቀዳዳዎች ያለው የመጥበሻ ማንኪያ አለ። ከፍተኛ ሙቀትን የሚቋቋሙ ቡናማ ቀለም ያላቸው ናቸው።

ደማቅ ቡናማ ቀለም ያለው አጋዘን መሰል እንስሳ ረዥምና የተጠማዘዙ ቀንዶች አሉት። ቀዝቃዛ የአየር ሁኔታ በሚመስል ሁኔታ በበረዶ ወይም በዝናብ ጭጋግ ውስጥ ቆሟል፤ ሌሎች እንስሳትም ከኋላው ደብዝዘዋል።

በሌሊት የተወሰደው ምስል ትልቅ ሕዝብ የተሰበሰበበት ክፍት ቦታ አሳይቷል። በመካከሉ ረዥም የኮን ቅርጽ ያለው ነገር በከፍተኛ እሳት ይነዳል። በዙሪያው ብዙ ሰዎች ቆመው እሳቱን ይመለከታሉ፤ የተወሰኑት ፎቶግራፍ ያነሳሉ።

ረጅም አረንጓዴ ቅጠሎች ያሉት ተክል በትኩረት ቀርቧል። ቅጠሎቹ ጠርዞቻቸው የተሰነጠቁና ለስላሳ ፀጉር ያላቸው ይመስላሉ። ተክሉ በብዙ የዱር ሳር መካከል ይገኛል፤ ከበስተጀርባ በውሃ የተሸፈነ መሬት ይታያል።

ትልቅ የድንጋይ መፍጫ ጣቢያ ከሰፊ የሰማይ ዳራ ላይ ይታያል። በርካታ የድንጋይ ክምሮች ተከምረዋል። ድንጋዮችን የሚያጓጉዙ ቀበቶዎች ከመሬት ከፍ ብለው ወደ መፍጫ ማሽኖች ሲሄዱ ይታያሉ።

ሰማያዊ ዳራ ባለው አርማ መሃል ቢጫ ፀሐይና ነጭ ላባ ቀርቧል። ከላባው በላይሁለት ነጎድጓድ መሰል መስመሮች አሉ። በላባው ግራና ቀኝ የሕንፃ ቅርጽ ያለው ነጭ ግድግዳዎች አሉ። በክብ አርማው ላይ በአማርኛ እና በእንግሊዝኛ ተጽፏል። አርማው የመንግስት መገናኛ ብዙኃን ተቋምን ያመለክታል።

ይህ ማስታወቂያ በዘንባባ ላይ የተቀመጡ ሕንጻዎችን ያሳያል። በማስታወቂያው ግርጌ፣ ቀይ ዳራ ላይ በነጭ እና ቢጫ ቀለም የተለያዩ መቶኛዎችና ዓመታት የሚያሳዩ ቁጥሮች እና የአማርኛ ጽሑፎች ይታያሉ። የስልክ ቁጥርም ከታች ቀርቧል።

አንዲት ፈገግታ ያላት ሴት ወደ ቀኝዋ ዘወር ብላ ትመለከታለች። ነጭ ቀሚስ ለብሳለች፣ እጅጌዎቹ በሙሉ በሚያብረቀርቅ ወርቃማ ጨርቅ የተሠሩ ናቸው። ኩርኩር ፀጉሯ ወርቃማና ቡኒ ቀለም አለው። ከኋላዋ ነጭ የእሳት ማገዶ አለ።

ሰማያዊ ውሃ ያለው ትልቅ መዋኛ ገንዳ በአንድ ሆቴል ግቢ ውስጥ ይታያል። በጎን በኩል አራት ማዕዘን ቅርጽ ያለው ጥላ መስጫ ጣሪያ እና ትንሽ የልጆች ገንዳ አለ።

ከፍ ያሉና ቢጫ ቀለም የተቀቡ የጋራ መኖሪያ ሕንጻዎች (ኮንዶሚኒየሞች) በሰማይ ስር ይገኛሉ። ህንጻዎቹ በርካታ ፎቆችና በረንዳዎች አሏቸው። በአካባቢው የግንባታ ክሬን እና ጥቂት ሰዎች እንዲሁም ተሽከርካሪዎች ይታያሉ፤ ይህም የመኖሪያ መንደር ልማት አካባቢ መሆኑን ያሳያል።

በነጭ ዳራ ላይ የኢትዮጵያ ጠቅላይ አቃቤ ህግ አርማ ይታያል። አርማው ሚዛን የያዘ ሰው ምስል ክፍት በሆነ ሰማያዊ መጽሐፍ ላይ የተቀመጠ ሲሆን፣ ከላይ ሰፋ ያለ ሰማያዊ ቅስት አለው። ከታች የአማርኛና የእንግሊዝኛ ጽሑፍ አለ።

የገበያ ስፍራው በብዙ ሰዎች የተጨናነቀ ነው። አንዲት ሴት መሬት ላይ ተቀምጣ ከፊት ለፊቷ ብዙ ቲማቲም አድርጋለች። ሌሎች ሰዎች በዙሪያው ሽንኩርትና ጎመን የመሳሰሉ ምርቶችን ይሸጣሉ። ነጋዴዎችና ገዥዎች በባህላዊ ልብሶች ገበያውን ሞልተውታል።

አንድ ዘመናዊ ከፊት ለፊት አለ። ቤቱ ቢጫ ግድግዳዎች እና የድንጋይ ንጣፍ ያላቸው ምሰሶዎች አሉት። ትላልቅ አረንጓዴ ብርጭቆ መስኮቶች ይገኛሉ፤ ከፊት ለፊቱም ጥቁር የብረት አጥር አለ። የመግቢያው መንገድ በጡብ ተነጥፏል።

በርካታ የብር ቀለም ያላቸው ሰንሰለቶች በአንድ እጅ ሲያዙ ይታያሉ። ሰንሰለቶቹ የተለያዩ ውፍረትና የአገናኝ ቅርጽ ያላቸው ሲሆን፤ በጣትና በመዳፍ መካከል ተንጠልጥለዋል። ሰንሰለቶቹ እርስ በርሳቸው ተቀራርበው ተደርድረዋል።

በአንድ ትልቅ ሕንጻ ውስጥ የኢትዮጵያና የድርጅት ባንዲራዎች ፊት ለፊት አስራ አምስት ሰዎች በቡድን ቆመዋል። ሰዎቹ የንግድ ልብሶችን ለብሰዋል፤ ከበስተጀርባ ትልልቅ ምሰሶዎችና የመስታወት መስኮቶች እንዲሁም ጥቁር የእብነበረድ ወለል ይታያሉ።

ሰፊና ለምለም የእርሻ መሬት ላይ የበቆሎ ችግኞች ተሰልፈው ይታያሉ። ችግኞቹ ጥቁር ቡናማ አፈር ላይ ቀጥ ባለ ረድፍ ተዘርግተዋል። ሰማዩ ንፁህና ደመናማ ሲሆን ሰማያዊው ቀለም የሜዳውን አረንጓዴነት ይበልጥ ጎላ አድርጎታል።

በቅጠሉ ጥቅጥቅ ያለ ዛፍ ላይ የበሰሉ እና ደማቅ ቀይ ሮማኖች ተንጠልጥለዋል። አንዳንድ ፍራፍሬዎች ሙሉ ሲሆኑ፣ ሌሎች ደግሞ ተከፍተው ቀይ ዘራቸውን እያሳዩ ነው። አረንጓዴው ቅጠል ከሮማን ፍሬው ጋር ጥሩ ንፅፅር ይፈጥራል።

ጥቁር ጨርቅ ላይ የተቀመጡ የአጥንት ቅሪቶች ይታያሉ። ከፊል የራስ ቅል፣ የአከርካሪ አጥንቶች እና ረዣዥም የእጅና እግር አጥንቶች ከፊት ቀኝ ጎልተው ይታያሉ። አጥንቶቹ ፈዛዛ ቢጫ ቡኒ ቀለም አላቸው።

ከባድ ደመና በሰፈነበት ሰማይ ሥር፣ ሺዎች የሚቆጠሩ ሰዎችን የሚይዝ የምግብ እርዳታ ስርጭት ይካሄዳል። ብርቱካናማ ከረጢቶች መሬት ላይ ተደርድረዋል፣ ከበስተጀርባ ትላልቅ ተራሮች ይገኛሉ። አንድ የቀይ መስቀል በጎ ፈቃደኛ የሰዎችን ስብስብ ይቆጣጠራል።

ድንጋይ የተለበጠ ዘመናዊ ቤት በሰማያዊ ሰማይ ስር ይገኛል። ከፊት ለፊት ከእንጨት የተሰራ በረንዳ ያለው የዋና ገንዳ ክፍል ይታያል። ቤቱ ትላልቅ የመስታወት በሮችና ወንበሮች ያሉት ሲሆን፤ ዙሪያውን ዛፎች ይከብቡታል።

በመስኮቶች በኩል ብርሃን በሚገባበት ረዥም ፋብሪካ ውስጥ በርካታ የማምረቻ ማሽኖች ተደርድረዋል። ማሽኖቹ ጥቁርና ቡኒ ቀለም ያላቸው ሲሆን፣ ትልልቅ ነጭ ክሮች ከማሽኖቹ ላይ ተዘርግተዋል። የፋብሪካው ወለል ከእንጨት የተሠራ ሲሆን፣ በጣሪያው ላይ ደግሞ የብረት መዋቅሮችና መብራቶች አሉ።

አንድ ዘመናዊ ሕንጻ ይታያል፤ ይህም የዕፅዋት የአትክልት ስፍራ መግቢያ ነው። የህንጻው ግድግዳዎችና ጣሪያዎች የመዳብ ቡኒ እና አረንጓዴ የሆኑ የጂኦሜትሪክ ቅርጽ ያላቸው ፓነሎችን ተጠቅመዋል። በግድግዳው ላይ "የዕፅዋት የአትክልት ስፍራ" የሚል ጽሑፍ ተጽፏል።

የጋዜጣው ሽፋን ሰማያዊ አርዕስት ላይ "ገቢያችን ህልውናችን" የሚል ቃል ተጽፏል። በዋናው ዜና ርዕስ ስር አንድ ወንድና ቀይ ቀሚስ የለበሰች ሴት ምስሎች አሉ። ከታች፣ ተመራቂዎች ባርኔጣዎቻቸውን ወደ ሰማይ ሲወረውሩ የሚያሳይ ትልቅ ፎቶ አለ።

አምስት በእጅ የተሠሩ ክብ ቅርጽ ያላቸው ወንበሮች ግራጫ መሬት ላይ ተደርድረዋል። ሁሉም ወንበሮች በገመድ የታሰሩ ሲሆን፣ የላይኛው ክፍል በቀይ፣ አረንጓዴና ነጭ ቀለም የተሞላ ጂኦሜትሪያዊ ጥለት አለው። ወንበሮቹ ከጎማ የተሠሩ ይመስላሉ።

ሁለት ደማቅ ቀይና ቢጫ ቀለም ያላቸው አበቦች በትላልቅ አረንጓዴ ቅጠሎችና ቡናማ ግንድ ተከበው ያብባሉ። የአበቦቹ መካከለኛ ክፍል ቢጫ ቀለም ነው፣ የውጭ ጠርዞቻቸው ደግሞ ቀይ ቀለም አላቸው።

በርከት ያሉ ትላልቅ ቡናማ ከብቶች በከብቶች ማደሪያ ውስጥ ቆመዋል። የሁለቱ ከብቶች ጀርባና የኋላ ክፍል ከፊት ቀርበው የሚታዩ ሲሆን፤ ቀይ-ቡናማ ቀለምና ጎብጥ ያላቸው ናቸው። ከብቶቹ ደረቅ መሬት ላይ የቆሙ ሲሆን፤ ከበስተጀርባ በግንድ የተሠራ የእንጨት አጥርና ከጭቃ የተሠሩ ትንንሽ ቤቶች ይገኛሉ።

አንዲት ሴት በብርሃን ሰማያዊ ጃኬት እና ጥቁር ሸሚዝ ለብሳለች። አጭርና ቡናማ ኩርባ ፀጉር ያላት ሲሆን፣ በላባ ቅርጽ የተሠራ የአንገት ሐብል አድርጋለች። ከኋላዋ የኢትዮጵያ ሰንደቅ ዓላማ በከፊል ይታያል።

ባህላዊ ልብሶችን የለበሱ ወንድና ሴት ከፊት ቀርበው በመካከለኛ ርቀት ላይ ቆመዋል። ሰውየው ነጭ ሙሉ ልብስ ለብሶ፤ በትር ተደግፎና ነጭ ካልሲያ ለብሷል። ሴትየዋ ደግሞ ጥቁርና ወርቃማ ሽመልባ ያላት ደማቅ ቀለማት ያላት ልብስና ሂጃብ አድርጋለች።

ሶስት የጥቁር መኪና ቁልፍ መቆጣጠሪያዎች በነጭ ጀርባ ላይ ተቀምጠዋል። እያንዳንዱ የቁልፍ መቆጣጠሪያ በቀይ የቆዳ ማሰሪያ ከብር ቀለበት ጋር ተያይዟል። ቁልፎቹ የመኪና መቆለፍያና መክፈቻ ቁልፎች አሏቸው።

ቢጫ ትራክተር በአንድ ኮረብታማና ደረቅ ሜዳ ላይ ይጓዛል። ትራክተሩ በሁለት ደረጃዎች የተደረደሩ ዘጠኝ አዳዲስ መኪናዎችን ይጭኗል። በስተጀርባ ትላልቅ ተራሮችና በሜዳ ላይ የሚገኙ ትናንሽ ቁጥቋጦዎች ከስር አረንጓዴነት ይፈጥራሉ።

ባለ ብዙ ጎን ቅርጽ ያለው ቤተ ክርስቲያን ሰማያዊና በቀለማት ያሸበረቁ የእንጨት ማስጌጫዎች አሉት። የቤተ ክርስቲያኑ ግድግዳ ግራጫማ ድንጋይ ሲሆን፣ የውጭ በሮችና መስኮቶች ደማቅ ቀለም ተቀብተዋል። ከቤተ ክርስቲያኑ ፊት ለፊት የድንጋይ አጥርና ሰፊ የመኪና መንገድ ይገኛል።

ግራጫ ቀለም እና ሰፋፊ ቀንድ ያለው እንስሳት ወደ መሬት ጎንበስ ብሎ ሳር ይግጣል። ትላልቅና ጠመዝማዛ ቀንዶች ከአንገቱ ወደ ኋላ አቅጣጫ ወጥተዋል። እንስሳው በደረቅ አፈርና አረንጓዴ ሳር ድንበር ላይ ይገኛል። ከበስተጀርባ ጥቅጥቅ ያለ የዛፍ ደን ይታያል።

በሰፊ ኢንጀራ ላይ የተቀመጠ ጥቁር ጎድጓዳ ሳህን በውስጡ ቀይ ወጥ እና ነጭ እርጎ መሰል ነገር አለው። በዙሪያው ደግሞ እንዳዲን በሚመስሉ በትንንሽ ቁርጥራጮች የተቆረጠ የተቀቀለ የእንቁላል ክፍል በምላጭ (በቀርቆ) ተወግተዋል።

አረንጓዴው ሳር ሜዳ ላይ ባለ መጫወቻ ስፍራ፣ ብዙ ልጆች በቀይ እና አረንጓዴ ቀለም በተቀባ የብረት መወጣጫ ላይ ሲጫወቱ ይታያሉ። አንድ ልጅ ከመወጣጫው ላይ ወደ ታች ሲወርድ፣ ሌሎቹ ልጆች ሲደግፉት አንዲት ሴት በመጫወቻ ስፍራው አጠገብ ቆማለች።

ጠንካራ፣ ቡናማ ቆዳ የተሠራ የወንዶች የተራራ ጫማ (ሳንዳል) ከነጭ ጀርባ ላይ ይታያል። ጫማው ጥቁር ሶል፣ ቡናማ የእግር መቀመጫ እና በቢጫ ገመድ የሚጠበቅ የፊት መክፈቻ አለው። በላዩ ላይ ቢጫ እና ጥቁር ምልክቶች አሉ።

በአየር ላይ የተነሳው ምስል በመካከሉ በተከፋፈለ መንገድ ላይ የሚጓዙ በርካታ መኪናዎችንና ተሽከርካሪዎችን ያሳያል። በመንገዱ ግራና ቀኝ ባለ ብዙ ፎቅ ሕንፃዎችና ባለ አንድ ፎቅ ቤቶች ተሰልፈው የከተማዋን ስፋትና እንቅስቃሴ በግልጽ ያሳያሉ።

በደማቅ አረንጓዴና ሐምራዊ ቀለም የለበሱ ብዙ ወጣቶችን ያሳያል። ሁሉም የባህል ልብስ ለብሰዋል እንዲሁም ጭንቅላታቸው ላይ ሻሽ አስረዋል። ወንዶቹ በእጃቸው በትሮችን ይዘዋል። በጎን በኩል ያሉ ወጣቶች እየተመለከቱ ሳለ፣ አንደኛው ወጣት በመሃል ቆሞ የሚናገር ይመስላል።

በሰፊ ጠረጴዛ ላይ ባህላዊ የቡና ሥነ ሥርዓት ተደርድሯል። በተክለፍ ዘርጋታ ላይ የቡና ጀበና፣ ትናንሽ ስኒዎች፣ የቡና መቅጃ ድስት (መጥበሻ)፣ ስኳር፣ እንዲሁም ትልቅ የፈንዲሻ ሰሃን በዙሪያው ተቀምጠዋል።

ጠላ ባህላዊ መጠጥ ከሚባሉት ወስጥ አንዱ። ለጠላ ማዘጋጃነት የሚውሉ ቁሳቁሶች ማሰሮ በመባል ይታወቃሉ። ዋንጫ ከከብት ቀንድ የሚዘጋጅ እና ለጠላ መጠጫነት የሚያገለግል ነው።

ጥቁርና ነጭ ፎቶግራፍ ላይ አንድ መካከለኛ እድሜ ያለው ሰው ይታያል። ሰውዬው ጥቁር ሱፍና ነጭ ሸሚዝ ከጥለት ካለው ክራባት ጋር ለብሷል። ጥቅጥቅ ያለ ጥቁር ፀጉርና ንፁህ ፂም አለው፤ ከጀርባው ቀላልና ፈዛዛ ዳራ አለ።

በመካከለኛ ዕይታ፣ ቆሻሻ የሚጭን ቢጫ መኪና በከፍተኛ የደረቅ ቆሻሻ ክምር መካከል ቆሟል። በርካታ ሰዎች፣ አንዳንዶቹ በባህላዊ ልብስ፣ በተራራው ዙሪያ የቆሻሻ መጣያ ቦታ ላይ ተጠምደው ይታያሉ። ከበስተጀርባ ጥቅጥቅ ያሉ አረንጓዴ ዛፎች እና ቁጥቋጦዎች ያሉት ሸንተረር አሉ።

ሁለት ቡናማ ሱዊድ የለስላሳ ቆዳ ጫማዎች በነጭ ዳራ ላይ ተቀምጠዋል። አንደኛው ጫማ ወደ ፊት ሲመለከት፣ ሌላኛው ጫማ ደግሞ ተገልብጦ የሚታየው ነጭና ወፍራም ጎማው ጎልቶ ይታያል። ጫማዎቹ ምቹና ለስላሳ ይመስላሉ።

አንዲት ሴት በባህላዊ የትግራይ አልባሳት ትታያለች። በደረት ላይ ትላልቅ፣ ካሬ ቅርጽ ያላቸው የብር አንገትጌ ጌጣጌጦችና ብዙ የብር ሰንሰለቶች ተሰቅለዋል። ነጭ ልብሷ በሰማያዊ፣ ቢጫ እና ቀይ ቀለም የተሠራ የጥልፍ ሥራ አለው።

አንድ ግራጫ የአውታር መሥሪያ ወንበር ከኋላው መረብ ያለው ሆኖ በቢሮ ክፍል ውስጥ ተቀምጧል። ወንበሩ ላይ የተዘረጋ እግር መቀመጫ ተስቦ ወጥቷል። ከበስተቀኝ ነጭ ጠረጴዛ ላይ ላፕቶፕ ኮምፒውተርና መብራት በግልጽ መስኮት ፊት ለፊት አሉ።

የዘመን ባንክ አርማ በነጭ ዳራ ላይ ይታያል። በቀይ ቀለም የተጻፈው "ዘመን" የሚለው የእንግሊዝኛ ቃል በጎን በቀይ መስመር ታጥሯል። ከላይ "ዘመን" የሚለው የአማርኛ ቃል እና ከታች "ባንክ" የሚለው ቃል በጥቁር ቀለም ተጽፈዋል።

አምስት የተለያዩ መጠን ያላቸው ብርማ አልሙኒየም ድስቶች በላያቸው ላይ ተከምረዋል። እያንዳንዱ ድስት ክብ መክደኛ፣ በጎን በኩል ደግሞ መያዣዎች አሉት። ድስቶቹ ግራጫማ በሆነ ዳራ ላይ ተቀምጠዋል።

የሚያምር አረንጓዴ ፈርጥ የተገጠመለት የእግር ጌጥ በቀይ እግር ላይ ይገኛል ። እግሮቹ ላይም ቀይ የጥፍር ቀለም ይታያል እንዲሁም እግሮቹ ጥንድ ናቸው ።

ቀይ እና ብርቱካንማ ቀለም ያላቸው የበሰሉ ሮማን ፍሬዎች በቅርንጫፎች ላይ ተንጠልጥለዋል። አንዳንድ ፍሬዎች ተሰንጥቀው ውስጣቸው ያሉት ቀይ ፍሬዎች ይታያሉ። ሮማኖች በብዛት አረንጓዴ ቅጠሎች ባለው ዛፍ ላይ ይገኛሉ። ሲበሉም በጣን ይጣፍጣሉ።

ሁለት ሴቶች በባህላዊ የሙርሲ አለባበስ፣ ጠቁር ነጥብ ያለው ጨርቅ ለብሰዋል፤ ከንፈራቸው ላይ ሰፋፊ ዲስክ ተደርገዋል። ታዲያ ይህ የከንፈር ሳህን በሙርሲ ባሕል ውስጥ ምን ዓይነት ትርጉም ይኖረዋል?

አንድ ነጭ የመያዣ ክፍል ሣር ባለው ሜዳ ላይ ቆሟል። ከኋላ ለኃይል ማመንጫ የሚያገለግሉ ረዣዥም የፀሐይ ብርሃን ሰብሳቢዎች መስመር አለ። በስተቀኝ ሩቅ አካባቢ አንድ ነፋስ ወፍጮ አለ።

ከቤት ውጭ ባለ ገበያ ውስጥ፣ በባህላዊ የሐበሻ ልብሶች የለበሱ ብዙ ማነኪኖች ይታያሉ። ሻጮችና ገዢዎች በድንኳኖቹ ፊት ለፊት ቆመው ሲነጋገሩ፣ አንደኛው ሻጭ መሬት ላይ በተቀመጠ ወንበር ላይ ተቀምጦ ልብስ ይይዛል።

አንድ ወጣት በነጭ ፕላስቲክ ወንበሮች በተሞላ ቀይ ፒክአፕ መኪና ላይ ተቀምጧል። ሴት በሰማያዊ ሂጃብና በአበባ ዲዛይን ባለው ቀሚስ መኪናው አጠገብ ትሄዳለች። ከበስተጀርባ የተጨናነቀ የከተማ መንገድ እና ሕንፃዎች አሉ።

ጥቁር ቡናማ ቀለም ያላቸው ሁለት የቆዳ ኦክስፎርድ ጫማዎች በነጭ ዳራ ላይ ተቀምጠዋል። ጫማዎቹ በብልጭልጭ መልኩ የተሰሩ ሲሆኑ፣ ፊት ለፊት በክር የተሰሩ ጥቁር ማሰሪያዎች አሏቸው። ጫማዎቹ የካፕ-ቶ ዲዛይን ያላቸው ሲሆኑ፣ ከስር ደግሞ ወፍራም ጥቁር ሶል ይገኛል።

ረጅም የጭነት መኪኖች ተሰልፈው፣ አንደኛው ትልቅ ቢጫ ካተርፒላር ቡልዶዘር ተሸክሞ በመንገድ ላይ ቆመዋል። በግራ በኩል አንድ ነጭ የነዳጅ ማመላለሻ መኪና አለ። ከኋላ ብዙ የተሸፈኑ የጭነት መኪናዎች ይታያሉ፤ በትላልቅ የመንገድ ፕሮጀክቶች ውስጥ የቡልዶዘሮች ዋና ተግባር ምንድነው?

ብዙ ሰዎች ደማቅ ቀለም ያላቸው ልብሶችን ለብሰው ከነጭ ግድግዳ ሕንፃ ፊት ለፊት ተሰብስበዋል። ሕንፃው አናት ላይ ጥርሶች ያሉት ሲሆን፣ መሃል ላይ አንድ ቅስት መግቢያ አለው። ሰዎች በቡድን ሆነው የሚነጋገሩ ሲሆን፣ ፍራፍሬዎችና አትክልቶች መሬት ላይ ተዘርግተዋል።

አራት ወይም ከዚያ በላይ የሚሆኑ፣ ጥቁር ቡናማ ቀለም ያላቸውና በቢጫ ካፕ የታሸጉ የቅዱስ ጊዮርጊስ ቢራ ጠርሙሶች ተራ ላይ ቆመው፣ እያንዳንዱ ጠርሙስ ቅዱስ ጊዮርጊስ ዘንዶ ሲገድል የሚያሳይ ቢጫ እና ቀይ መለያ አለው። ጠርሙሶቹ በሱቅ መደርደሪያ ተቀምጠዋል።

ባለ ሁለት ፎቅ ቪላ፤ ቤቱ ቀላል ቡናማ ቀለም ያለው ሲሆን፤ አራት ማዕዘን እና ቅርፅ ያላቸው ሰማያዊ መስታወት መስኮቶች አሉት። ከፊት ለፊት ረዥም እና ጥቁር የብረት አጥር በር በግልጽ ይታያል። የአጥሩ የድንጋይ ግድግዳ ከቤቱ ጋር ተመሳሳይ ቀለም አለው።

ትልቅ የብረት ሳተላይት ሁለት ጥቁር የፀሐይ ብርሃን ሰብሳቢ ክንፎች አሉት። ሳተላይቱ ጥቁርና ሰማያዊው ምድር አጠገብ በህዋ ላይ ይሽከረከራል። ከታች በኩል ነጭ የደመና ሽፋን አለ።

አንድ ሰማያዊና ግልጽ የፕላስቲክ ባትሪ መሙያ በነጭ ዳራ ላይ ተቀምጧል። ጥቁር ቀለም ያለው ሊቲየም-አዮን ዳግም ሊሞላ የሚችል ባትሪ በባትሪ መሙያው ውስጥ ገብቶ ይቀበላል። የባትሪ መሙያው ግልጽ ክዳን አለው።

ጥቁር ሰማያዊና ጥቁር ቀለሞች የተደባለቁበት ክብ ቅርጽ ያለው የኤሌክትሪክ መላጫ በነጭ ዳራ ላይ ተቀምጧል። መላጫው ሶስት ክብ የሆኑ ምላጭ ክፍሎች ያሉት ሲሆን፤ መሃል ላይ የኃይል ማብሪያና ማጥፊያ ምልክት ይታያል።

በደማቅ ሮዝ ቀለም የተሠሩ የሕፃናት የቤት ጫማዎችን ያሳያል። ጫማዎቹ ሰማያዊ ታችና ሰማያዊ ከንፈር አላቸው። በእያንዳንዱ ጫማ ላይ የካርቶን ውሻ ሥዕል ይታያል፤ ይህም ለትንሽ ልጆች የተዘጋጀ መሆኑን ያመለክታል። ጫማዎቹ ምቹና ለስላሳ የሚመስሉ ናቸው።

ለሠርግ ዝግጅት ያጌጠ ጥቁር መርሴዲስ ቤንዝ ሰዳን መኪና ነው። መኪናው ከፊት መከለያው ላይ በነጭ አበባዎችና በነጭ መጋረጃ ተውቧል። ከበስተጀርባ ሌሎች ተሽከርካሪዎችና በጡብ የተነጠፈ መሬት አለ።

የአማራ ልማት ማህበር (አልማ) አርማ ክብ ቅርጽ አለው። በማዕከሉ ውስጥ በግብርና እና በኢንዱስትሪ የተከፋፈለ ገጽታ ይታያል። እርግብ ሰላምንና ብልጽግናን የምታሳይ ሲሆን፣ በታችኛው ክፍል የስንዴ ዛላዎች ይገኛሉ። በዙሪያው የአማርኛና የእንግሊዝኛ ጽሑፍ ተቀርጿል።

አንድ አዛውንት ነጭ ጥምጥም ለብሰው ቀይና ቡናማ ቀለም ያለው ልብስ ትከሻቸው ላይ አድርገዋል። ጢማቸው ላይ ነጭ ሽበት የወጣላቸው አዛውንቱ በተረጋጋና ቁምነገር ባለው አገላለጽ ወደ ፊት ይመለከታሉ።

ሁለት ሴቶች በባህላዊ ልብሶች ጭንቅላታቸውን በፍጥነት እየነቀነቁ ዳንስ ይጫወታሉ። በስተጀርባ አረንጓዴ ኮረብታዎች ፊት ለፊት ተቀምጠው አምስት ሰዎች በጭብጨባ ይደግፋሉ። የእንቅስቃሴው ነፃነት እና የባህል መግለጫው ከማህበራዊ ገደቦች ነፃ የመሆን ስሜትን ያንፀባርቃል።

ቤቱ ነጭ የጣሪያ ጫፍ ያለው ሲሆን፣ የውጨኛው ግድግዳ በተፈጥሮ ድንጋይና በጡብ ተሸፍኗል። ቤቱ ትላልቅ መስኮቶች አሉት፣ በላያቸው ላይ ቡናማ ቀለም ያላቸው ተዘዋዋሪ መከለያዎች አሉ። አብዛኛው የቤቱ ግቢ በሲሚንቶ የተነጠፈ ነው።

ጥቁርና ነጭ ፀጉር ያለው ስካንክ በግንድ ላይ ቆሟል። ነጭ ፀጉሩ ከጭንቅላቱ ጀርባ አንስቶ ጀርባውን ሲሸፍን፣ ሌላው ቦታ ጥቁር ነው። ከበስተጀርባ ብዙ ቡናማ ቅርንጫፎችና አረንጓዴ ሙዝ ይታያል።

አራት የዩኒቨርሲቲ አርማዎች በላዩ ላይ የተደረደሩበት ነጭ ባነር በአማርኛ የደመቀ ጽሑፍ ይዟል። አርማዎቹ የአዲስ አበባ፣ የአዲስ አበባ ሳይንስና ቴክኖሎጂ፣ የኢትዮጵያ ቴክኒካል እና የከተቤ ሜትሮፖሊታን ዩኒቨርሲቲዎች ናቸው። ጽሑፎቹ በሰማያዊ ቀለም ተጽፈው ከበስተጀርባ ባለው አረንጓዴ ገጽታ ተንጠልጥለዋል።

ባህላዊ መዋቅር ባለው ትልቅ አዳራሽ ውስጥ በርካታ ሰዎች ተሰብስበው ምሽት ላይ በዓል እያከበሩ ነው። ከኋላ በኩል በተቀረጸ ግድግዳ ላይ የአገር ገጽታ ስዕል ያለ ሲሆን፣ እንግዶችም የከበሩ የእንጨት ወንበሮች ላይ ተቀምጠዋል።

አንዲት ሴት በቆዳ ምርቶች መደብር ውስጥ ቆማ ትልቅ ቡናማ የእጅ ቦርሳ ትመረምራለች። ሴትየዋ ነጭ ቲሸርት እና ሰማያዊ ጂንስ ለብሳለች። በእንጨት መደርደሪያዎች ላይ በርካታ የቆዳ ቦርሳዎች፣ ጫማዎች እና ሌሎች እቃዎች ለሽያጭ ቀርበዋል።

ትልልቅ ጠመዝማዛ ቀንዶች ያላቸው አምስት ቡናማ ዋልያ አይቤክሶች፣ ወይንም የደጋ ፍየሎች፣ በሳርማና በድንጋያማ ተራራማ ቦታ ላይ ይቆማሉ። ረዥምና ደረቅ የሆኑ ቢጫ-ቡናማ ሳሮች ከግመልማ ፀጉራቸው ጋር ይዋሃዳሉ። በግራ በኩል ጥግ ላይ የአንድ አረንጓዴ ተክል ቅጠል ክፍል ቀርቦ ይታያል።

የእንጨት ባር ቆጣሪ እና ከፍተኛ ወንበሮች ያሉት ዘመናዊ ቦታ ነው። ከቆጣሪው በላይ የመስታወት መደርደሪያዎች ላይ የመጠጥ ጠርሙሶች ተደርድረዋል። ለደንበኞች የሚሆኑ የሻይ ብርጭቆዎች ከላይ ተንጠልጥለዋል። ወለሉ ቡናማ የእንጨት ፓርኬት ነው።

በጥቁር ዳራ ላይ፣ አግድም ቀይ፣ ነጭ እና ጥቁር ሰንደቅ ዓላማ አለ። በመሃል ነጩ ክፍል ላይ አረንጓዴ ቀለም ያለው ዛፍ ቅርጽ አለ። ከባንዲራው በታች በአማርኛ "የኦሮሚያ ክልላዊ መንግስት ባንዲራ" የሚል ጽሑፍ ተቀምጧል።

አሮጌ የሚመስል ግራጫና ነጭ ባቡር በሁለት የባቡር መስመሮች ላይ ቆሟል። ከቀኝ በኩል ሁለት ሰዎች ቆመው ሲመለከቱ፤ ከበስተጀርባ ዛፎችና ሕንፃዎች ይታያሉ። ሰማዩ ንጹህና ደማቅ ሰማያዊ ቀለም አለው።

ቢሮ ውስጥ ለስራ የሚያገለግሉ ቁሶች ናቸው። ጥቁር ቀለም ያለው፣ ጀርባው መረብ የለበሰ ወንበር አለ። ወንበሩ መንቀሳቀሻ ጎማዎች አሉት። የእንጨት ጠረጴዛው መሬት ላይ የቆመ ሲሆን ሦስት መሳቢያዎች በጎኑ አሉት። ለመጻፍ እና ለኮምፒውተር ስራ ተስማሚ ነው።

ንጉስ አጼ ሃይሌ ስላሴ በዙፋን መሰል ወንበር ላይ ተቀምጠዋል። ንጉሱ የአንገት ልብስ ያለው የደንብ ልብስ ለብሰው፣ በርካታ ባለብዙ ቀለም ሜዳሊያዎችን ደርበዋል። ከበስተጀርባ በቀኝ በኩል የወንበሩ ወርቃማ ጫፍ እና በቀይ የደመቀ መጋረጃ ይስተዋላል።

ሁለት ሴቶች ጥሩምባ በመንፋት በሕዝብ ሰልፍ ላይ ተሳታፊ ሆነዋል። ከፊታቸው ያለችው ወጣት ጥቁር ፀጉርና በአረንጓዴ፣ ቢጫና ቀይ ባንዲራ ተጠቅልላለች። ከጎኗ ደግሞ ሙሉ ነጭ ልብስና ሻሽ የለበሰች ሴት ጥሩምባ ትነፋለች። ብዙ ሰዎችና የከተማ ሕንፃዎች ከበስተጀርባ ይታያሉ።

ቡናማ ፀጉር ያላት ትልቅ ዝንጀሮ ግልገሏን በጀርባዋ አዝላለች። ግልገሏ ጥቁር ፀጉር ያላት ሲሆን የትልቁ ዝንጀሮ ትከሻ ላይ ተንጠልጥላ ዙሪያዋን ትቃኛለች። የበስተጀርባው ክፍል አረንጓዴ ዛፎች አሉት።

አንዲት መብራት ብቻ በርታ በጨለማ ውስጥ ልጆች ተሰብስበው እያጠኑ ነው። ወለሉ ላይ ተቀምጠው መጽሐፍ ላይ እየተደፉ በትምህርት ሥራ ተጠምደዋል። ይህ ምስል በገጠሩ አካባቢ ያለውን የትምህርት ሂደት ችግርን ያሳያል። የኤሌክትሪክ እጥረት በትምህርት ጥራት ላይ ምን ዓይነት ተጽዕኖ ያሳድራል?

ሁለት ፎቅ ያለው ዘመናዊ ቤት ከቤት ውጪ በሳርና ቁጥቋጦ ተከቧል። ቤቱ አረንጓዴ ጣሪያ ሲኖረው፣ የውጪው ግድግዳው በቀላል ቡናማና በጡብ የተቀነባበረ ነው። በርካታ መስኮቶችና ጥቁር መግቢያ በር አለው።

ሴትየዋ የባህልና ዘመናዊነት ድብልቅ የሆነ ጥቁር ልብስ ለብሳለች። ልብሱ በሼልና በወርቅ መሰል ዶቃዎች ያጌጠ ነው። ክንዷ ላይ የባህል ጥለት ያለበት ጨርቅ አላት። ፀጉሯ በወርቅ ቻይን ታስሮ፣ የጠንካራና የመተማመን ስሜት አላት።

የወጥ ቤት መገልገያ የሆነ ሰማያዊ አረንጓዴ ቀለም ያለው የምግብ መፍጫ ማሽን አለ። ግልጽ በሆነው የታችኛው ክፍል ውስጥ በጥሩ ሁኔታ የተቆራረጡ ብርቱካናማ ና ነጭ ሽንኩርቶች ተሞልተዋል።

በነጭ የጠረጴዛ ልብስ ላይ በርካታ ባህላዊ የእጅ ጥበብ ውጤቶች ተደርድረዋል። ትላልቅና ባለቀለም መሶቦች፣ ሰፌዶች፣ መሶበ ወርቆች እና ማሲንቆ ይገኛሉ። ከበስተጀርባ በሥዕል የተደገፈ የገጠር ቤት ውስጥ የቤት እቃዎችና የብረት ዕቃዎች ተሰቅለዋል።

የአንድ አውሮፕላን ማረፊያ ተርሚናል ከፍ ያለ የመቆጣጠሪያ ግንብ አለው። ከግንባሩ በላይ በሰማያዊ ትላልቅ ፊደላት የእንግሊዝኛ ጽሑፍ በግልጽ ይታያል። ከፊት ለፊት በጥቁር ብረት አጥር የታጠረ አረንጓዴ የሣር ሜዳ አለ።

ሁለት ወንዶች ከፊት ለፊት ባለው ነጭ ግድግዳ ዳራ ላይ ተቀምጠው አሉ። በግራ በኩል፣ ወታደራዊ ዩኒፎርም እና ባርኔጣ የለበሰ ሰው ሲቀመጥ፣ በቀኝ በኩል ቀላል ቢዥ ቀለም ያለው ልብስና ቀይ ክራባት የለበሰ ሰው አለ።

የቡናማ ጭላዳ ዝንጀሮዎች ቡድን ተራራ ጫፍ ላይ ተሰብስበው ተቀምጠዋል። ዝንጀሮዎቹ እርስ በእርስ ይነካካሉ፤ አንዳንድ ልጆቻቸው ከመሃል ላይ አሉ። ከበስተጀርባ ሰማይና ከታች ነጭ ደመናዎች ያሉት ጥልቅ ሸለቆ አለ።

የኢትዮጵያ ንግድ ባንክ ዋና መሥሪያ ቤት ምስል ዳራ ሆኖ የሚታይ የማስታወቂያ ፖስተር ነው። በፖስተሩ ላይ ከላይ "ክፍት የሥራ ቦታ ማስታወቂያ" እና "ቫካንሲ" የሚል ቃል በአማርኛና በእንግሊዝኛ በግልጽ ተጽፏል።

በግራጫ መከላከያ ልብስ የለበሰ ሰው የብስክሌት ጎማ ለመጠገን ጎንበስ ብሏል። ሰማያዊ ቀለም ያለው ብስክሌት ወደ ላይ ተገልብጦ ተቀምጧል። ጥቁር ጎማዎች በስተጀርባ ተከምረዋል፤ ቀይ የፕላስቲክ ጀሪካን ከቀኝ በኩል ተቀምጧል። የሱቁ ወለል ቡናማ የጡብ ንጣፍ አለው።

ብዙ ሰዎች በጠባብና በሁለቱም በኩል ህንጻዎች ባሉበት መንገድ ላይ ይጓዛሉ። የቆሙ መኪኖችና ቫኖች በመንገዱ ዳር ይታያሉ። አንዳንድ ሰዎች ባሕላዊ ልብስ ለብሰዋል፤ አንዲት ሴት ዣንጥላ ይዛለች።

ብርቱካንማ ቀለም ያላቸው እና ትንሽ እሾህ ያላቸው ፍሬዎች በትልልቅና ወፍራም አረንጓዴ የቆልቋል ቅጠሎች ላይ ተንጠልጥለዋል። ፍሬዎቹ የበሰሉ እና በቡድን ሆነው ተጣብቀው ይገኛሉ፤ ቅጠሉ እራሱም ትላልቅ እሾሆች አሉት።

በርካታ ትልልቅ የቴሌኮሙኒኬሽን ማማዎች ከታች ተነስተው ወደ ሰማይ ሲያመለክቱ ይታያሉ። ማማዎቹ የሳተላይት መገናኛ ሰሃኖች እና ሌሎች አንቴናዎች ተገጥመውላቸዋል። ከበስተጀርባ ሰማያዊና ደመና አልባ ሰማይ ይገኛል።

ሁለት አዲዳስ ጫማዎች፣ ከቆዳ የተሰሩ ፈዛዛ ቢጫ-አረንጓዴ የሆኑ፣ በአቀባዊ ተደራርበው ይታያሉ። በላይኛው ጫማ ጎን ላይ ጥቁር ባለሶስት መስመሮች እና ነጭ ልቃቂት አለ። የታችኛው ጫማ ሶል ግልጽ የሆነ የጎማ ቅርጽ ያለው ነው።

ብዙ ዛፎች የበቀሉበት ትንሽ ደሴት በትልቅ ሰማያዊ የውሃ አካል ውስጥ ይገኛል። ደሴቲቱ በአረንጓዴ ዕፅዋት የተሸፈነች ስትሆን፣ ከሩቅ የተወሰኑ ትናንሽ ጀልባዎች በውሃው ላይ ይንሳፈፋሉ። ከላይ ያለው ሰማይ ንጹህና ፈካ ያለ ሰማያዊ ነው።

አንድ የገጠር ሴት አረንጓዴ የራስ መሸፈኛ ለብሳ፣ ጥለት ባለው ቀሚስ ወንበር ላይ ተቀምጣለች። በእጆቿ ያልተዘጋጀ ዶሮ ስትይዝ፣ ከፊቷ ሰፋ ያለ አረንጓዴ የፕላስቲክ ሰሃን አለ። ከጎኗ በሚነድ እሳት ላይ ምግብ ለመስራት የሚያገለግሉ እንጨቶችና ድንጋዮች ተቀምጠዋል።

ሰፊ ኮረብታዎች ከታች ጀምሮ እስከ አድማስ ድረስ በተደራረበ ሁኔታ ይዘልቃሉ። የጠዋት ወይም የጸሃይ መጥለቂያ ብርሃን በአንድ በኩል ያሉትን ኮረብታዎች ወርቃማ ቀለም ሲሰጥ፣ ሌላኛው ክፍልጥላ ስር ሆኖ ጠቆር ብሏል። ሰፊው ሰማይ በንጹህ ሰማያዊ ቀለም የተሸፈነ ነው።

አንድ ግለሰብ ራሱን ሙሉ በሙሉ የሚሸፍን ጥቁር የመረብ ጨርቅ ደርቧል። ከጨርቁ መሃል በኩል አጭርና ጥቁር ጸጉር በግልጽ ይታያል። የለበሰው አረንጓዴ ልብስ ነው፣ በላዩ ላይ ነጭ ጨርቅ ለብሶ ተቀምጧል።

የኢትዮጵያ ሰንደቅ ዓላማዎችንና የተለያዩ መፈክሮችን የያዙ በሺዎች የሚቆጠሩ ሰላማዊ ሰልፈኞች መንገድ ላይ ሲዘምሩ አሉ። ሰልፈኞቹ የተለያዩ ልብሶች ቢለብሱም፣ ብዙዎቹ ነጭ የባህል ልብሶችን አድርገዋል። ከመካከላቸው አንዱ "ኢናፍ ኢናፍ" የሚል መፈክር ያለበት ካርቶን በእጁ ይዟል።

ባህላዊ የገጠር ልብስ፣ ቀይ ሻሽ እና ነጭ ኩታ የለበሰች ሴት በፀሐይ መጥለቂያ ሰዓት የእርሻ ቦታ ላይ ጎንበስ ብላለች። ሴትየዋ በእጆቿ ወርቃማ ቀለም የያዘውን ብስለት የደረሰ ስንዴ እያጨደች ነው።

ጥቁር ሰማያዊ ክብ ምልክት ላይ ቢዥ ቀለም ያለው ህንፃ ይታያል። ህንፃው ባለ አራት ማዕዘን መስኮቶች አሉት፤ ከላይ ደግሞ ከፊል ክብ ንድፍ ተስሏል። ከህንጻው ስር "የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የውጭ ጉዳይ ሚኒስቴር" በአማርኛ እና በእንግሊዝኛ ተጽፏል።

የብረት ቀለም ያለው የፊሊፕስ ኤሌክትሪክ ማፍያ (ኬትል)፣ በጥቁር መሠረትና መያዣ ላይ ተቀምጧል። ቀይ የኃይል ማብሪያ ቁልፍ ከመሠረቱ ላይ ይታያል፣ ይህም ለዘመናዊ አገልግሎት ዝግጁ መሆኑን ያሳያል።

በሚያምር ሁኔታ በተዘጋጀ መደርደሪያ ላይ የኢትዮጵያ ምግቦች በቡፌ መልክ ቀርበዋል። ጥቁር የሸክላ ምጣዶች ተደርድረዋል፣ በውስጣቸውም ወጦች አሉ። ጠረጴዛው በቀይ፣ በቢጫና በጥቁር ጨርቆች ያጌጠ ነው።

አረንጓዴና ነጭ ቀለም ያለው የከተማ ባቡር በትራኩ ላይ ቆሟል። ባቡሩ ተሳፋሪዎችን ለመጫን መድረክ ላይ ነው። በዝናብ የረጠበው የመድረክ ወለል ደግሞ የሚመሩ ቢጫ መስመሮች አሉት። አጠቃላይ አካባቢው የሚያመለክተው የዘመናዊ የትራንስፖርት አውታር አካል መሆኑን ነው።

በአንድ ረጅም ኮረብታ ላይ ከፊሉ የተነጠፈ መንገድ ወደ ከተማዋ ያመራል:: መንገዱ ከፊት ለፊት ባለው ቆሻሻ መሬትና ከኋላ ባሉት ዘመናዊ ሕንፃዎች መካከል ተቀምጧል:: በሩቅ ደግሞ ተራሮችና ደመናማ ሰማይ ይገኛሉ::

ጥቁር የሆነች የሸክላ ጀበና ነጭ በሆነ ጠረጴዛ ላይ ተቀምጣለች። ጀበናዋ ኮን ቅርጽ ባለው ቡናማ መክደኛዋ ተከድናለች። ከስር ደግሞ ወይንጠጅ፣ ሀምራዊ፣ አረንጓዴ እና ወርቃማ ቀለም ባለው ጨርቅ ያጌጠች መቀመጫ አላት።

በመጀመሪያ ደረጃ ከእንጨት የተሠራ መሬት እና የመስታወት መከላከያዎች ያሉት የመመልከቻ ስፍራ ይታያል። ከስሩ በዛፎች የተከበበ ትልቅ ሰው ሠራሽ ሐይቅና በርካታ ረዣዥም የከተማ ሕንፃዎች ከበስተጀርባ ይታያሉ።

ሦስት ሰዎች በንጹህ ነጭ አንሶላ ላይ ተኝተው ፈገግታ ሲያሳዩ ከላይ ሆነው ፎቶግራፍ ተነስተዋል። ወንዱና ሴቷ ሁለቱም ነጭ ልብስ ለብሰው ወደ ላይ እየተመለከቱ ሲሆን፣ በመካከላቸው ደግሞ ነጭ ልብስና ሮዝ ሪባን ያደረገ ሕፃን በጀርባው ተኝቷል።

ነጭ የሸክላ ስኒ ውስጥ ጥቁር የፈላ ቡና በትንሽ ሳህን ላይ ተቀምጧል። ከሞቀው ቡና ነጭ እንፋሎት ወደ ላይ ይወጣል። በሳህኑ ጠርዝ ላይ ሶስት የሚያብረቀርቁ የቡና ፍሬዎች ወድቀው ይታያሉ። ጥቁር ጀርባ ሙቀቱን ያጎላል።

አንድ ፈገግታ ያለው ሰው ሰማያዊ ቀለም ያለው ጃኬት እና ነጭ ሸሚዝ ለብሷል:: ወደ ቀኝ አቅጣጫ እየተመለከተና በቀኝ እጁ ልብሱን ይዞ ነው:: የፀጉሩ አሠራር አጭርና ተስተካክሎ ነው:: በስተጀርባው ያለው ነገር ሙሉ በሙሉ ነጭ ነው::

በተጨናነቀ የገበያ ቦታ ላይ በሺዎች የሚቆጠሩ ቆርቆሮና ሸራ የተሸፈኑ የንግድ ቤቶች በቅርብ ተደርድረው ይገኛሉ። ደማቅ ብርቱካናማና ሰማያዊ ሸራዎች ጎላ ብለው አሉ። በመሃል ላይ ብዙ ሰዎች ሸቀጦችን እየገዙና እየሸጡ ይንቀሳቀሳሉ። ከሩቅ የከተማ ህንጻዎችና ተራሮች አሉ።

በፀሐይ ብርሃን ስር ያለ ተክል በቅርብ ቀርቦ በግልጽ ይታያል። ቅርንጫፎቹ ላይ ጥቁር ቀይ የሆኑ ሞላላ ቅጠሎች አሉ። ከበስተጀርባ ጥቅጥቅ ያሉ አረንጓዴ ዛፎች እና ግራጫ የድንጋይ አጥር በአብዛኛው ከቅጠሎቹ ጀርባ ተደብቀው ይገኛሉ።

አንድ ሰው ጥቁር አረንጓዴ የሆኑ የቁርጭምጭሚት ቦት ጫማዎችን ለብሷል። ጫማዎቹ በቡኒ የእንጨት ቅርጽ ባለው ረዥም ተረከዝ የተሠሩ ናቸው። እግሮቹ በግራጫማ ሜዳው ዳራ ላይ ተሻግረው አሉ።

ብሉብሬስት የተባለች ወፍ በሰማያዊ፣ ነጭና ቀይ ቀለሞች ያሸበረቀ ደረቷን ገልጣ፣ ብርቱካናማ ጅራት ላባዎቿን አሳይታ፣ በብርሃን ቡናማ ዳራ ላይ ባለ የጥጥ መሰል ተክል ጫፍ ላይ ቆማ እየዘመረች ነው።

በመሀል ከተማ የሚገኝ ትልቅ መንገድ ላይ ብዙ ተሽከርካሪዎች ተሰልፈዋል። ከመንገዱ ዳር በርካታ አዳዲስ ረዣዥም ሕንፃዎች አሉ። መንገዱ ለመኪና ብቻ ክፍት ሲሆን፣ የእግረኛ መንገዱ በግንባታ ላይ ነው። አካባቢው ብዙ ዛፎች አሉት።

ክብ ቅርጽ ያለው ባህላዊ ጎጆ በሸክላና በሳር ጣሪያ ተሠርቶ በሜዳ ላይ ይገኛል። ጎጆው ሁለት የተለያዩ የሸክላ ቀለሞች አሉት፤ ጠቆር ያለ ቀይና ቀላል ቡናማ። ከበስተጀርባ አረንጓዴ ቁጥቋጦዎችና ጥርት ያለ ሰማያዊ ሰማይ በትንሽ ነጭ ደመናዎች ይታያል።

በርካታ ትንንሽ ተማሪዎች ሰማያዊ ጋወን ልብስና ኮፍያ ለብሰው ለምረቃ ፎቶ ተሰብስበዋል። ተማሪዎቹ በተደራጀ መልኩ በሶስት ረድፍ ተቀምጠውና ቆመው ሲታዩ፣ ሁለት ሴት መምህራን በግራና በቀኝ በኩል ቆመዋል። ከበስተጀርባ የድመት ስዕል አለ።

የዝሆኖች መንጋ በደረቅ ሳቫና ውስጥ ሲጓዝ ይታያል። ትልቁ ዝሆን ነጭ ጥርሶቹ ጎልተው ወደፊት እየመራ ነው። ከኋላው ትንንሽ ዝሆኖችን ጨምሮ ሌሎች ዝሆኖች በአንድ መስመር እየተከተሉ ናቸው።

በፀሐያማ ቀን በትምህርት ቤት ግቢ ውስጥ አምስት ልጃገረዶች በቀይ ቲሸርት ለብሰው በጆንያ ውስጥ በመግባት እየዘለሉ ይወዳደራሉ። በስተጀርባ በተንጣለለ መድረክ ላይ የትምህርት ቤት ዩኒፎርም የለበሱ ብዙ ተማሪዎች ውድድሩን ለመመልከት ተቀምጠዋል። ሜዳው ቢጫ ቀለም አለው።

በርከት ያሉ ትንንሽ ክብና ፈዛዛ አረንጓዴ ፍሬዎች በቢጫ ወደ ቡናማነት በተለወጠ ቅጠል ላይ ተቀምጠው ይታያሉ። ከፍሬዎቹ በላይ ደግሞ ጥቁር ነጠብጣቦች ያሉት አንድ ትልቅ አረንጓዴ ቅጠል አለ። ሁሉም በደረቁ የዛፍ ፍርስራሾች በተሞላ መሬት ላይ ይገኛሉ።

የተለያዩ አትክልቶች በጅምላ ነጭና ቀይ ከረጢቶች ውስጥ ተዘርግተዋል። ቀይ ሽንኩርትና ካሮት በግልጽ ጎልተው ይታያሉ። በመሃል ደግሞ ብዙ ድንችና ቀይ ስር ይታያሉ። የምርቶቹ ዝግጅት የገበያ ወይም የሰብል ማከማቻ ቦታን ያሳያል።

መንገድ ጠራጊዎች በጠራ ሰማያዊ ሰማይ ስር ከመንገዱ ዳርቻ ሣር ያጭዳሉ። አንድ ሰው ቢጫና አረንጓዴ የደህንነት ልብስ ለብሷል፤ ሌላው ቀይ ልብስ አድርጓል። ከመንገዱ ጠርዝ ላይ ረጃጅም ሣሮችና ዛፎች አሉ።

ቀይ ሸሚዝ የለበሰ አንድ ሰው በትከሻው ላይ የእርሻ ኬሚካል መርጫ መሣሪያ ተሸክሟል። እሱ ረዣዥም ቅጠሎችና ነጭ አበባዎች ባሉት የአትክልት እርሻ መሀል ሆኖ እየሄደ ነው። መሣሪያውን ለመርጨት የሚረዳ ዘንግ በእጁ ይዟል።

ባህላዊ ልብስ የለበሱ ካህናት በጥቁር ካባ አጥብቀው ደርበው በዐለት ዳር ተሰልፈዋል። ከፍ ብሎ በብርሃን ስር ሌሎች ካህናት በነጭ ልብስ ቆመዋል። በሁለቱ ቡድኖች መሀል የኢትዮጵያ ቀለማት ባንዲራ ተንጋሎ የደመቀ አብዮት ፈጥሯል።

አንዲት ሴት የፊት ቆዳዋ ላይ ጠብታ ፈሳሽ ዘይት ከጠብታ ማድረጊያ ጋር ታደርጋለች። ከሴትየዋ በስተቀኝ በኩል በሚገኝ ክብ ሳህን ላይ ወርቃማ ዘይት ከማጣሪያ ውስጥ ሲፈስ ይታያል። ምስሉ ከታች “100%” የሚል ጽሑፍን ይዟል።

የውሃ ማስታወቂያ ሰሌዳ ነው። በሰሌዳው ላይ አንዲት ሴት የውሃ ጠርሙስ ስትጠጣ ትታያለች። ሰሌዳው "ኤሌሌታ" የሚል ስም ያለው ውሃን ያስተዋውቃል። የተለያዩ መጠን ያላቸው የውሃ ጠርሙሶችና ቅጠሎች ይታያሉ። ማስታወቂያው የስልክ ቁጥሮችንና ሌሎች መረጃዎችን በሰማያዊ ዳራ ላይ ያሳያል።

አንድ የኤም. ኤም.ኤ ተፋላሚ ድሉን ሲያከብር ከውጊያ ቀለበቱ የብረት አጥር ላይ ወጣ። እርቃኑን የሆነው ተፋላሚው የአረንጓዴ፣ ቢጫና ቀይ ሰንደቅ ዓላማ በጀርባው አድርጓል። ታዳሚዎች ቪዲዮ ለመቅረጽ ስልኮቻቸውን ከፍ አድርገዋል።

በትልቅ ቀይ ፊደላት የተጻፈው ቃል በከተማ መሃል መንገድ ዳር ተሰቅሏል። በመሃል የቀይ ልብ ቅርጽ ተተክቷል፤ ከበስተጀርባ ብዙ ሰማይ ጠቀስ ሕንፃዎችና ደብዛዛ ብርቱካናማ ጀምበር መጥለቂያ ደመናዎች አሉ።

በድስት የተቀመመ፣ በብርቱካናማ ቀለም ያሸበረቀ እና በቆንጆ የጎድን አጥንት የተቆረጠ የሚመስል ምግብ ይታያል። በላዩ ላይ ለጌጥነት እና ለተጨማሪ ጣዕም በጥሩ ሁኔታ የተከተፉ አረንጓዴ ቃሪያዎች ተበትነዋል። ምግቡ በእንጨት ፍሬም ላይ በተቀመጠ ጥቁር መጥበሻ ውስጥ ቀርቧል።

በመደብር መደርደሪያዎች ላይ የተለያዩ መጠጦች በበርካታ ረድፎች ተደርድረዋል። የግራው መደርደሪያ ከታች ቀይ ወይን ጠርሙሶችን የያዘ ሲሆን፣ ከፊሎቹ የአማርኛ ጽሑፍ አላቸው። የቀኝ መደርደሪያ ከኋላው አረንጓዴ ብርሃን ባለው ቦታ ውስጥ ብዙ ትናንሽና ትላልቅ የመናፍስቱ ጠርሙሶች አሉት።

አዲስ ጥቁር ቀለም ያለው ስቶቭ ወይም የኤሌክትሪክ ምድጃ ከላይ ወደ ታች ተቀርጾ ይታያል። የምድጃው ገጽ አምስት የተለያዩ መጠኖች ያላቸው የኢንደክሽን ምድጃ ክበቦች አሉት። ቀይ ቀለም ያላቸው የንክኪ መቆጣጠሪያዎች በማዕከሉ ላይ በግልጽ ይታያሉ።

ረዥም መስመር የሆኑ ሰዎች ነጭ ቀሚሶችና ቀይ አንጠልጣይ ጨርቆች ለብሰው በአንድ ዝግጅት ላይ ተሰልፈዋል። ከታች አረንጓዴ፣ ቢጫና ቀይ ቀለማት ያለው የኢትዮጵያ ባንዲራ ተነጥፏል። ከስር በአማርኛ "ኩሉ ሃይማኖታዊ ስርአት በቅዱስ ላሊበላ" የሚል መግለጫ አለ።

ለዝግጅት የተዘጋጀው መድረክ በነጭ አበባዎች፣ ቅርጫቶች እና በሚመስል ሣር ያጌጠ ነው። ከፊት ለፊቱ ብቸኛ የሆነ ወንበር ተቀምጧል። ሁለት ምሰሶዎች ደግሞ በባህላዊ የሽመና ዲዛይኖች እና በአበባዎች ታስረዋል። ከጀርባው ነጭ መጋረጃዎች ተንጠልጥለዋል።

ከጠንካራ እንጨት የተሰራ ጥቁር ቡናማ የመወዛወዣ ወንበር ከጎን ሆኖ ይታያል። የተጠማዘዘ የእጅ መደገፊያዎችና ረጅም የጀርባ መቀመጫ ያለው ሲሆን፤ ወንበሩ በነጭ ጀርባ ላይ ጎልቶ ይታያል።

የተጠበሰ የቡና ፍሬ በተከመረበት ዳራ ውስጥ፣ ቡና ከላይ ወደ አንድ ነጭ ስኒ እየፈሰሰ ነው። ትኩስ ቡናው በስኒው ውስጥ አረፋ እየፈጠረ ሲሆን፣ ከቡናውም ጭስ ይወጣል።

በገለልተኛ ግራጫ ዳራ ላይ ጥቁር ዩኤስቢ ፍላሽ አንጻፊ ተቀምጧል። የዩኤስቢው የብረት ክፍል ተንሸራቶ ወጥቷል፤ ጥቁሩ የፕላስቲክ አካሉ ላይ ደግሞ "64 ጂቢ" የሚል ጽሑፍ በነጭ ታይቷል።

በመካከለኛ ብርሃን ውስጥ የሚገኝ በጥንቃቄ የተቀረጸ ሙሉ የእንጨት ደረጃ ከታች ወደ ላይ ይወጣል። የእንጨት የእጅ መደገፊያዎች እና የመንደሩ አጥር (ባላስተር) ከግድግዳው ጋር በጥሩ ሁኔታ የተዋሃዱ ናቸው። ከደረጃው በላይ ያለው መስኮት ብርሃን ይሰጣል።

በርካታ ጀልባዎች በሀይቅ ዳርቻ ላይ ቆመዋል። ጀልባዎቹ ነጭ እና ሰማያዊ መከለያ ያላቸው ናቸው። ሦስት ሰዎች በድንጋዮች ላይ ተቀምጠው ወደ ሀይቁ ይመለከታሉ። ከበስተጀርባ ዛፎች እና የከተማው ክፍሎች ይታያሉ።

ሰፊ የሆነ የሙዝ እርሻ በፀሐይ ብርሃን ተጥለቅልቋል። ሙዞቹ በረድፍ ተክለዋል፤ ቅጠሎቻቸውም ደማቅ አረንጓዴ ናቸው። መሀል ላይ የኤሌክትሪክ ምሰሶ በገመዶች ይታያል። ከርቀት አንድ ትልቅ ዛፍና ፈዛዛ ተራራዎች በሰማያዊ ሰማይ ስር ይገኛሉ።

ሦስት ሴቶች ከድንጋይ ግንብ ላይ በሚወጣ ቧንቧ ውሃ ይቀዳሉ። ሴቶቹ ትላልቅ ብርቱካናማ ጀሪካኖችን ለመሙላት ጎንበስ ብለዋል። የመጠጥ ውሃ ማግኘት በገጠር ወይም በከተማ ዳርቻ አካባቢ ቀጥተኛ ተግባር ነው።

ሰዎች በትላልቅ ከረጢቶችና ጥቅሎች ታጭቀው በአስፋልት መንገድ ላይ ይንቀሳቀሳሉ። ሰማያዊ ሸሚዝ የለበሰ ሰው መሃል ቆሟል፤ ሌሎች ከበስተጀርባ ሻንጣዎችንና ዕቃዎችን ይዘዋል። በመንገዱ ዳር የተደረደሩ ነጭ መኪናዎችና የከተማ አካባቢ አለ።

ብዙ ነጭ ፔሊካን ወፎች በአረንጓዴ ውሃ ውስጥ ዓሣ ለመያዝ አፋቸውን ከፍተዋል። አንድ ነጭ ዓሣ በአየር ላይ ወደ እነሱ ይወነጨፋል። ከኋላ በኩል አረንጓዴ ዛፎችና ሰማያዊ ሰማይ በደመና ተሸፍኗል።

ዘመናዊ የቢሮ ህንፃ ሙሉ በሙሉ በመስታወት መስኮቶች ተሸፍኗል። በዋናው መግቢያ ላይ "አይሲኤስ" የሚል ቀይ ጽሑፍ ያለው እና "የስደተኞች እና የዜግነት አገልግሎት" የሚል ሰማያዊ ምልክት ይታያል። ምልክቱ ሦስት የሰዎች ምልክትም ይዟል።

ይህ ሰንደቅ ዓላማ በአራት አግድም ቀለሞች የተሠራ ነው። ከላይ ወደ ታች ቀይ፣ ነጭ፣ አረንጓዴ እና ጥቁር መስመሮች አሉት። በመሃልኛው ነጭ ክፍል ላይ ደግሞ ጥቁር ኮከብ ይታያል።

በሁለቱም በኩል በዘንባባ ዛፎች እና በሌሎች አረንጓዴ ዕፅዋት የተከበበ ሰፊ የአስፋልት መንገድ ይታያል። በቀኝ በኩል ያለው ዛፍ ቀይ አበባዎች አሉት። ሁለት ብስክሌተኞች በመንገዱ ላይ ወደፊት ይጓዛሉ፣ ከላይ ደግሞ ደመና የሌለው ሰማያዊ ሰማይ አለ።

ባለ ሁለት መቀመጫ፣ ጥቁር የቆዳ ሶፋ ይታያል። ሶፋው ያበጠ፣ የተለጠጠ መቀመጫዎች እና የጀርባ መቀመጫዎች ያሉት ሲሆን፤ የእጅ መቀመጫዎቹ ውጪ ደግሞ ቡኒ የእንጨት ማስጌጫ አላቸው። ሶፋው ነጭና ቡኒ የአበባ ንድፍ ባለው ምንጣፍ ላይ ተቀምጧል።

ክብ ቅርጽ ያለው የባህላዊ ጎጆ በጠራራ ፀሐይ ይታያል። ቤቱ ከጭቃና ድንጋይ የተገነባ ሲሆን፣ ጣሪያው ከገለባ ተሠርቷል። ከበስተጀርባ አረንጓዴ ኮረብቶች እና ዛፎች አሉ።

መካከለኛ ስፍራ ብዙ በካርቶን የታሸጉ እርዳታዎች ተደራርበዋል። በሳጥኖቹ መካከል አንድ ትልቅ ሮዝ ፓኬጅ የኢትዮጵያ ቀይ መስቀል ምልክት አለው፤ በቀኝ ጥግ ደግሞ አንዲት ጋዜጠኛ ከስር በሚነበብ የአማርኛ ዜና ርዕስ ጋር ቆማለች።

አንድ ረጅም ዛፍ ከታች ወደ ላይ ቀጥ ብሎ ታይቷል። የዛፉ ግንድ ጥቁር ቡናማ ሲሆን ወደ ሰማይ ይረዝማል። ከላይ ያሉት ቅርንጫፎችና ደማቅ አረንጓዴ ቅጠሎች በዛፉ ላይ ጥላ ፈጥረዋል፤ ሰማዩም ብርሃናማ ሆኖ ይታያል።

ከቅርንጫፎች እና ደማቅ አረንጓዴ ቅጠሎች መካከል የተንጠለጠሉ ብስለት የደረሱ ቀይ ሮማን ፍሬዎች አሉ። አንዳንዶቹ ፍሬዎች በመጠኑ ተከፍተው ደማቅ ቀይ ውስጣቸውን ያሳያሉ። የብርሃን ጨረሮች በፍራፍሬዎቹ ላይ ያርፋሉ።

ጥቁር ልብስና ሰማያዊ ክራቫት የለበሰ መነጽር ያደረገ ሰው ንግግር እያደረገ ነው። ሰውዬው ቀጥ ብሎ ቆሞ እጆቹን በንግግር መድረክ ላይ አስቀምጧል። ከታች በቀኝ በኩል አንዲት ሴት የምልክት ቋንቋ ትጠቀማለች።

በነጭ ዳራ ላይ በውሃ ጠብታዎች የተሸፈነ የጥቁር ቀለም የቢራ ጠርሙስ ቀርቧል። ጠርሙሱ በወርቃማ መክደኛ ተዘግቷል። በዋናው መለያ ላይ "ንጉስ"የሚለው ቃል በአማርኛና በእንግሊዝኛ ተጽፏል። መለያው ጥቁር ቡናማና ወርቃማ ቀለም አለው። መጠጡ አዲስና ቀዝቃዛ ይመስላል። ምርቱ ለመጠጥ ገበያ ቀርቧል።

ነጭ ፈረስ የእንጨት ሳጥኖች የተጫነ ጋሪ እየጎተተ መንገድ ላይ ይጓዛል። አንድ ሰው ጋሪውን እየመራ ከጎኑ ይገኛል። ዙሪያው የቆዩ የአካባቢ ቤቶችና ሕንፃዎች ይታያሉ፤ የዕቃ ማጓጓዣ ሥራ እየተከናወነ መሆኑን ያመለክታል።

አንድ ሰው ቡናማ ቀለም ያላቸውን የሴቶች ጫማዎች (ሳንዳል) አሳይቷል። እያንዳንዱ ጫማ ከወርቅ እና ከዕንቁ ጋር ተቀላቅሎ የተሠራ የቁርጭምጭሚት ማሰሪያ አለው። ሴትየዋ ሰማያዊ ጂንስ ለብሳ ጥፍሯን ነጭ ቀለም ቀብታለች።

ሁለት ወንዶች አረንጓዴ የሥራ ልብስ ለብሰው በቅርበት ቆመው አንድ ትንሽ የብረት ነገር ይመረምራሉ። ከኋላቸው አንድ ሰው ኮምፒውተር ላይ ተቀምጦ ይሠራል። የፋብሪካው መደርደሪያዎች በካርቶን ሳጥኖች ተሞልተዋል።

ቀላል ቡናማ ወይም ነጭ ቀለም ያለው እና የተጠለፈ ቅርጽ ያለው ረጅም የፕላስቲክ ቅርጫት አለ። የቅርጫቱ ጎኖች ክፍት በሆነ የሽመና ንድፍ የተጌጡ ሲሆን ከታችኛው ክፍል ደግሞ የጠባብ ቀዳዳዎች ረድፍ ይታያል።

አንድ ቤተሰብ ባህላዊ ልብሶችን በነፃነት ለብሶ በፎቶ ስቱዲዮ ውስጥ በነፃነት ቆሟል። እናትየው ሻማ እና ጥቁር ነፃነት ኬፕ ለብሰዋል፤ አባትየው ደግሞ ነጭ ነፃነት ሸሚዝና ሱሪ በነፃነት ለብሰዋል። ህፃን ልጅ ትንሽ በርጩማ ላይ ተቀምጣ ስትታይ ቤተሰቡ በነፃነት ጥልቅ ስሜት ያንፀባርቃል።

ይህ ምስል የሸቀጣ ሸቀጥ ዕቃዎችን የያዘ የድንኳን አይነት የሽያጭ ቦታ ነው። በፊተኛው ጠረጴዛ ላይ በቢጫ መያዣዎች የታሸጉ የአስር ያህል የምግብ ዘይቶች ተደርድረዋል። በድንኳኑ ውስጥ ዱቄት፣ ስኳርና ሌሎች ጥቅል ምርቶች በብዛት ተከማችተዋል።

ሁለት የስፖርት ጫማዎች ቡናማ ሣጥን ላይ ተቀምጠዋል። ጫማዎቹ በዋነኝነት ቀይና አረንጓዴ ቀለሞች ያሏቸው ሲሆን፣ ከላይ በወርቃማ ፊደላት "ኢትዮጵያን" ተብሎ ተጽፏል። በጎን በኩል የኢትዮጵያ ባንዲራ አርማ በክብ ቅርጽ ተቀምጧል፣ ከስር ደግሞ ጥቁር ሶል አላቸው።

ምሽት ላይ በዛፎች ስር የሚገኝ የውጪ ካፌ ነው። ደንበኞች ጥቁር ወንበሮችና ቀይ ጠረጴዛዎች ላይ ተቀምጠው ምግብና መጠጥ እየተካፈሉ ነው። ሰራተኞች አገልጋይነት እየሰጡ ሲሆን፣ ትልልቅ የዣንጥላ መጠለያዎችና የበራ መብራቶች ደስ የሚል ድባብ ፈጥረዋል።

ትልቅ ስብሰባ አዳራሽ ውስጥ ብዙ የንግድ ልብስ የለበሱ ሰዎች በወንበሮቻቸው ተቀምጠዋል። ተሳታፊዎቹ ጥቁር ጠረጴዛዎች ፊት ለፊት ተቀምጠው ስብሰባውን ይከታተላሉ። የክፍሉ ግድግዳዎች ነጭና ቀላል ቡናማ ቀለም አላቸው።

ባለ ሁለት ፎቅ እና ከድንጋይ የተገነባ የቅንጦት መኖሪያ ቤት ይገኛል። ቤቱ ጠቆር ያለ ጣራ እና ባለ ቅስት መስኮቶች አሉት። ከፊት ለፊት አረንጓዴ የሣር ሜዳ እንዲሁም የተለያዩ ቁጥቋጦዎች እና የድንጋይ ጌጦች አሉ። በአንድ በኩል ጥቁር መኪና ቆሟል።

በደማቅ ቀለም በተቀባ የልጆች ፀጉር ቤት ውስጥ እናቶች ልጆቻቸውን እያበጠሩ ነው። አንዱ ልጅ ቀይ የመኪና ወንበር ላይ ተቀምጦ ሲታይ፣ ሌላኛዋ ሴት ልጅ ደግሞ ፀጉር እየተሰራች ነው።

ወርቃማ መለያ ያለው አዲስ ሻይ ጥቅል ከቢጫ ዳራ ላይ ቀይ ሻይ ማፍያ ስዕል ተቀርጾበታል። ጥቅሉ በአረንጓዴ የድንበር መስመር ተከቦ፣ ከላይ በአማርኛ "አዲስ ሻይ" የሚል ጽሑፍ ተጽፏል።

ጥቁር እርሳስ ከግራ ወደ ቀኝ አዘንብሎ ተቀምጧል። የእርሳሱ ጫፍ በደንብ የተሳለ ሲሆን ለመጻፍ ዝግጁ ነው። የእርሳሱ መጨረሻ ላይ ወርቃማ ቀለም ያለው የብረት መያዣ እና ጥቁር ላስቲክ ተገጥሞለታል። ዳራው ነጭ እና ቀላል ግራጫ ነው።

ዘመናዊ የኩሽና ክፍል ሲሆን፤ ጥቁር ቡናማ ቀለም ያላቸው ካቢኔቶች በላይና ታች ተሰቅለዋል። ካቢኔቶቹ በነጭ እጀታዎች ያጌጡ ናቸው። ነጭ የእብነበረድ መሰል ጠረጴዛና የጋዝ ምድጃ ይታያሉ፤ ግድግዳውም ነጭ ንጣፎች አሉት።

የአንድ ጢም ያለው ሰው የነሐስ ግማሽ ሐውልት በዛፎች መካከል ቆሟል። ሰውዬው አክሊል የደፋ ሲሆን፣ ወደ ቀኝ አቅጣጫ ይመለከታል። በዙሪያው ያሉት የዛፍ ቅጠሎች አረንጓዴ ናቸው፣ ሐውልቱ የቆየና የጠቆረ መልክ አለው።

ሙሉ ነጭ የጥበቃ ልብስ የለበሱ ሁለት ሰዎች ከታካሚ አልጋ አጠገብ ቆመዋል። በትላልቅ የኦክስጂን ሲሊንደሮች አጠገብ ቆመው ይታያሉ፤ አልጋ ላይ የተኛ ታካሚ በጥቁርና ቀይ ካሬዎች በተሰራ ብርድ ልብስ ተሸፍኗል። በክፍሉ ግራ በኩል ሌሎች የጤና ባለሙያዎች ይንቀሳቀሳሉ።

በዘመናዊ መልኩ የተዋቀረ ነጭ የመኝታ ክፍል አለ። ሰፊ አልጋ፣ ቀላል ቀለም ያለው ሶፋ እና የእንጨት ካቢኔቶች አሉ። ክፍሉ በብርሃን ተሞልቷል፤ ከመካከለኛው በኩል ግድግዳ ሳይሆን ቀጥ ያሉ ነጭ መከለያዎች ተደርገዋል። ግራ በኩል የግድግዳ ስዕል ተሰቅሏል።

ከሰዎች በረጅም መስመር ተቀምጠው የሕክምና አገልግሎት ሲጠባበቁ ይታያል። ይህ ተግባር በጊዜያዊ ነጭ ድንኳን ውስጥ እየተከናወነ ነው። የጤና ባለሙያዎች ነጭ ካፖርት ለብሰው ፊትለፊት ባሉት ጠረጴዛዎች ላይ ተቀምጠው ስራቸውን እየሰሩ ነው። ቦታው ለብዙ ሰዎች መካከለኛ የመጠባበቂያ ቦታ ነው።

አንድ ጥቁር የሎጊቴክ ኮምፒውተር ቁልፍ ሰሌዳ በነጭ ዳራ ላይ ይታያል። ቁልፍ ሰሌዳው ሙሉ መጠን ያለው ሲሆን፤ የፊደል ቁልፎች፣ የቁጥር ሰሌዳ እና የአሠራር ቁልፎች አሉት። በላይኛው መሃል ላይ ቀጭን ጥቁር ዩኤስቢ ገመድ ወደ ላይ ይወጣል።

አንድ ደማቅ ቀይ የሃይድሮሊክ ጠርሙስ ጃክ በነጭ ጀርባ ላይ ተቀምጧል። ጃኩ የሲሊንደር ቅርጽ ያለው ዋና አካል፣ የሚወጣ ብርማ ፒስተን እና በአግድም የተያዘ የቀይ ማንሻ መያዣ አለው።

ከጥቁር ጨለማ ዳራ ውስጥ ደማቅ እሳተ ገሞራ ፍም ወደ ላይ ይወጣል። የሚያንቀጠቅጠው ቀይ ፍካት በድንጋይ አፋፍ ውስጥ ተወስኖ ቆይቶ ወደ ላይ በመንፈስ ነፃ ሆኖ ወጣ። ይህ የታፈነው ኃይል በመጨረሻ ለመልቀቅ የቻለውን የነፃነት ጩኸት ይመስላል።

ቀይ ኮፍያና ባህላዊ ልብስ የለበሰ ሰው ከበሮ ሲመታ ይታያል። በነጭ የጸሎት ልብስ የለበሱ ብዙ ሰዎች በጋራ ሆነው የሃይማኖታዊ በዓል ሲያከብሩ ከበስተኋላ ቢጫ ባንዲራዎችና ጌጦች ተንጠልጥለዋል።

የተላጡ ነጭ ሽንኩርቶች በወርቃማ ማር ውስጥ በብርጭቆ ዕቃ ተዘግተው ይታያሉ። ግልጽ የሆነው ዕቃ በቡናማ የእንጨት ማስቀመጫ ላይ ተቀምጦ፤ ከእሱ አጠገብ ሙሉ ነጭ ሽንኩርትና የነጠሉ ፍሬዎች አሉ። ከፊት ትንሽ ማር መቅዘፊያም ተቀምጧል።

በአረንጓዴ የውጭ ቦታ ላይ ስድስት ሴቶች በክበብ ተቀምጠዋል። አንዲት ሴት ሕፃን ታቅፋለች፤ ብርቱካናማ ሻሽ ያደረገች ሴት ለሌሎቹ ሰነድ ይዛ ትናገራለች። ሴቶቹ የተለያዩ ቀለም ያላቸው ባህላዊ አልባሳትና ሻሾች አድርገዋል።

ሰማያዊ ዳራ ያለው የክሮኖግራፍ ሰዓት (chronograph watch) አለ። ሰዓቱ ሰማያዊ ማሰሪያ ያለው ሲሆን፣ የሰዓት ፊቱ እና ቀፎው ጥቁር ሲሆን የሰዓት ጠቋሚዎችና ጽሁፎች ደግሞ ነጭ ናቸው።

በኤሌክትሪክ ማስተላለፊያ ጣቢያ ውስጥ ብዙ የኮንክሪት ምሰሶዎች እና ረዣዥም የሴራሚክ መከላከያዎች ጎልተው ይታያሉ። ከላይ ብዙ የኤሌክትሪክ ሽቦዎች በአግድም እና በአቀባዊ ይዘረጋሉ። ደማቅ ሰማያዊ ሰማይ ከበስተጀርባ ሆኖ አሉ።

አንዲት ሴት በነጭ አልባሳት ተከናንባ በፋብሪካ ውስጥ ትሰራለች። ነጭ ሻሽ ያሰረችው ሴት፣ በኤሌክትሪክ ምድጃ ላይ ወደ ተዘጋጀ ሊጥ ቀይ ማድጋ ይዛ እየጨመረች ነው። ሌሎች ተመሳሳይ መጋገሪያዎች ይታያሉ፤ በስተቀኝ በኩልም የተደረደሩ የተጋገሩ እንጀራዎች አሉ።

ለትንንሽ ልጆች የተዘጋጁ ብዙ ዓይነት ቀለም ያላቸው ጫማዎች በእንጨት ወለል ላይ ተቀምጠዋል። ጫማዎቹ በብዛት ተበታትነው የተቀመጡ ሲሆን፤ ሮዝ የሆኑት ሻይን ያላቸው፣ ቢጫ ካንቫስ እና ሰማያዊ ቬልክሮ ያላቸው ይገኙበታል። መሃል ላይ ቀይ ካንቫስ ጫማዎች አሉ።

የደበዘዘ ሰማያዊ ቀለም ያለው አሮጌ መኪና በትራፊክ መንገድ ላይ ይሄዳል። ከመኪናው ጣሪያ ላይ ትላልቅ የፕላስቲክ ጆጎች ተጭነው በገመድ ተጠቅልለዋል። ከፊት መኪናው ላይ ቀይና ነጭ የሰሌዳ ቁጥር "10268" የሚል ጽሑፍ ይታያል። ፀሐያማ በሆነ ቀን ብዙ ዛፎች ከአጠገቡ ይገኛሉ።

ቴዲ መድረክ ላይ ተንበርክኮ በስሜት እየዘፈነ ነው። ወርቃማ ጌጣጌጦች አድርጓል። ከኋላው ድሬድ ፀጉር ያለው ጊታሪስት መሳሪያውን ይጫወታል። ቀይ ብርሃን እና ጭስ የሙዚቃ ኮንሰርት ድባብ ፈጥረዋል።

አንዲት ሴት የፊት ቆዳ እንክብካቤ ሲያሳይ በሁለት ጊዜያት ቀርባለች። ግራ በኩል በፊቷ ላይ የሮዝ ቀለም ጭምብል ተቀብታ አፏን ከፍታ ትመለከታለች። ቀኝ በኩል ባለው ምስል ላይ ደግሞ ተነጥላ አይኗን ጨፍና ጭምብሉን እንደተቀባች ታሳያለች።

ሁለት ቀላል ቡናማ ቀለም ያላቸው ለስላሳ ቆዳ ጫማዎች በአግድም ተቀምጠዋል። ከፊት ያለው ጫማ ቀጥ ብሎ የተቀመጠ ሲሆን፣ የኋላው ደግሞ ሶሉ ሙሉ በሙሉ እንዲታይ ተገልብጦአል። ጫማዎቹ በነጭ ዳራ ላይ አሉ።

ትልቅና የተንጠለጠሉ ቀንዶች ያለው ጥቁር ጎሽ ጭንቅላቱ በጭቃማ ውሃ ውስጥ ብቅ ብሏል። በጀርባው ላይ ደግሞ ግራጫና ነጭ ቀለም ያለው ረጅም እግር ያለው አሞራ ቆሟል።

በቀይና ነጭ ጨርቅ የተጠቀለለ ትልቅ ባህላዊ ከበሮ መሬት ላይ ተቀምጧል። የከበሮው ሁለቱም ጫፎች በቆዳ የተሸፈኑ ናቸው። ከበሮው በወፍራም የቆዳ ገመዶች ተጠቅልሎ በጠራራ ፀሐይ ላይ ነው።

በርካታ ሴት ዳንሰኞች ነጭ የባህል ልብስ ለብሰው ወገባቸውን አጎንብሰው የሳር ክምር በእጃቸው ይዘዋል። ከበስተጀርባ አራት ወንዶች ነጭ ብርድ ልብስ እና የተለያዩ ባሕላዊ ኮፍያዎችን ለብሰው በበትር ቆመዋል። የአዳራሹ ዳራ በቀይ፣ ነጭ እና አረንጓዴ መጋረጃዎች ተሸፍኗል።

አንድ አረንጓዴ የሻይ ፓኬት ቀጥ ብሎ ቆሟል። ፓኬቱ ላይ "ጠጅ ሻይ" የሚል የአማርኛ ጽሑፍ በብርቱካን ቀይ ቀለም ተጽፏል። ፓኬቱ በመሃል ላይ አንድ ስኒ ሻይ እና ተክል ያለበት ሥዕል ይዟል።

ካህን ጥቁር ቆብና ባለ ጥልፍ ካባ ለብሰው፣ ቀይ ሽፋን ያለው መጽሐፍ እየያዙ ይናገራሉ። በቀኝ በኩል ቢጫና ነጭ ጥልፍ ያለበት ካባ የለበሰ ወጣት ቆሟል። ከፊት ነጭ ቀሚስ የለበሱ ወጣቶች ተቀምጠዋል፤ ካህኑ በቀኝ እጃቸው መስቀል ያነሳሉ።